አንድ ንጉሠ ነገሥት የሚመስል ሰው በሥዕል ቀርቧል። ሰውዬው ወርቃማ አክሊልና የክብር ምልክቶች የተሰፉበት ቀይና ወርቃማ ልብስ ለብሷል፤ ፊቱ ላይ ጢም አለው። በአክሊሉ ላይ አንበሳና መስቀል ምልክቶች ያሉት የትኛው ታሪካዊ ንጉሥ ነው

ጀልባው ጠርዝ ላይ ተደግፈው ባህሩን ይመለከታሉ፣ ሰማዩም ጥርት ያለና ንጹህ ነው። የብዙ ሰዎች መጓጓዝ የግዳጅ ፍልሰት ወይም ስደትን ያመለክታል። ይህች ትንሽ ጀልባ በእንዲህ ያለ ብዙ ሰው ጭና በባህር ላይ ስትጓዝ ምን ዓይነት ከባድ አደጋዎች ሊያጋጥሟት ይችላሉ?

በፈካ ያለ ሰማያዊ ዳራ ላይ የተፃፈ የታዋቂውን የማህበራዊ ትስስር ገጽ ስም ነው። ስሙ "twitter" የሚል ሲሆን በነጭ ቀለም ተጽፏል። ከፊደሉ መጨረሻ ላይ የጣቢያው ነጭ የሚበር ወፍ አርማ በግልጽ ተገልጿል።

ለጥበቃ የሚሆን ሰማያዊ የሎሽን መያዣ ነው። 'አሎሀ' የሚል ስም ያለው ሲሆን ከጸሀይ በኋላ የሚቀባ የቆዳ እንክብካቤ ነው። እርጥበት ሰጪ ቀመር ያለው ሲሆን በኮኮዋ ቅቤ የተሰራ ነው። ይህ 'አፍተርሰን ሎሽን' ለቆዳ ምን ጥቅም ይሰጣል?

ጥሩ አሠራር ያለው ትንሽ ቤት በሰፋ ያለ ጣራ ተሸፍኗል። ቤቱ ውጭው በሁለት ቀለም የተቀባና በድንጋይ የተጌጠ ነው። ፊት ለፊቱ አረንጓዴ የሣር ሜዳና በሮዝ አበባዎች ያጌጠ የአትክልት ቦታ አለው። የዚህ ቤት ግንባታ በተለመደው የሀገር ውስጥ አሠራር ይለያል?

ጥቁር ልብስ እና ብርቱካናማ ክራባት ያደረገ ሰው ከመረብ በስተጀርባ ቆሞ በቁም ነገር ወደ ፊት ይመለከታል። ከትከሻው በስተጀርባ የኢትዮጵያ ባንዲራ በትንሹ ይታያል። ሰውዬው ማን ነው? በምን ዓይነት ሥልጣን ላይ ነው የሚገኘው?

በባዶ ነጭ ጀርባ ላይ ስድስት የNo7 BB Lips የከንፈር ቅባቶች ተሰልፈዋል። እያንዳንዱ ቱቦ በታችኛው ክፍል ብርማ ሲሆን፣ ከላይ ግን ከቀላል ፒች እስከ ጥቁር ሮዝ እና ቡርገንዲ ይደርሳል። ምን ምን ጥቅሞች አሏቸው?

ማኒኩር የሚሰራ እጅ እና የሚሰራለት ሌላ እጅ። አንድ ሰው በፋይል ሌላኛውን ሰው ጥፍር ይስለዋል። ፋይሉ ረጅም እና ግራጫማ ነው። ሁለቱም እጆች በንጹህ እና ቀለል ያለ የጀርባ ሽፋን ላይ አሉ። ማኒኩር ብዙውን ጊዜ የሚሰራው የት ነው?

የውትድርና ልብስ የለበሰ አንድ ሰው ከጥንታዊ የመኪና መኪና ሲወርድ ይታያል። ወታደራዊ ልብስ የለበሱ ወታደሮች ከበስተጀርባ በተሰለፉበት ሰፊ ሜዳ ላይ ቆመዋል። የአየር ሁኔታው የደበዘዘ ሲሆን፣ ይህ ታሪካዊ ፎቶግራፍ ንጉሠ ነገሥት ኃይለ ሥላሴ ይመስላልን?

በከተማ አካባቢ፣ ባለ ብዙ ፎቅ ነጭና ግራጫማ ሕንፃዎች አጠገብ በመሰራት ላይ ያለ ትልቅ መንገድ አለ። አፈርና ትላልቅ የፍሳሽ ማስወገጃ ቱቦዎች በዙሪያው ተከምረዋል። ይህ መንገድ በአካባቢው የሚኖሩ ሰዎችን ሕይወት በምን ዓይነት መንገድ ያሻሽለዋል?

በሚያማምሩና ደማቅ ቀለማት በተቀቡ ምሰሶዎች የተከበበ ቤተክርስቲያን ውስጥ ብዙ ሰዎች ነጭ ልብስ ለብሰው ተንበርክከው ይጸልያሉ። ወንዶቹ ነጭና ሰማያዊ ልብስ የለበሱ ሲሆን፣ ጣሪያው ላይ እና በምሰሶቹ ላይ ብዙ የእግዚአብሔር ስዕሎች አሉ። ይህ ቤተክርስቲያን የየትኛው ሀይማኖት ነው?

የመከላከያ ልብስ የለበሱ ሠራተኞች የሕክምና ማስኮችን በሮዝ ሳጥኖች እያሸጉ ነው። በጠረጴዛው ላይ ብዙ የተዘጋጁ ማስኮች ተከምረዋል። ይህ እንቅስቃሴ ለኅብረተሰቡ የጤና ደኅንነት ምን ያህል አስተዋፅዖ አለው?

ቀይና ነጭ ባህላዊ ልብስ የለበሱ ወንድና ሴት በጥሩ ሁኔታ ቆመዋል። ሴትየዋ ነጭ ቀሚስ፣ ቀይ መሀረብና የተጠለፈ ዣንጥላ ይዛለች። ይህ ልብስ በኢትዮጵያ ባህል ውስጥ በብዛት ለየትኛው ሥነ-ሥርዓት ይለበሳል?

ሰፊ የልብስ ፋብሪካ ወለል ያሳያል። በርካታ ሰራተኞች በተሰለፉ የልብስ ስፌት ማሽኖች ላይ ይሰራሉ። ቦታው እጅግ ሰፊ ነው፤ ከፍተኛ ቁጥር ያላቸውን ልብሶች ለማምረት ያለመ ነው። ይህ ፋብሪካ በቀን ስንት ልብስ ያመርታል?

ይህ ምስል መሬት ላይ በተዘረጉ ቅርጫቶች ውስጥ የገበያ ዕቃዎችን ያሳያል። እቃዎች ከእጅ አምባሮች፣ ከዕንቁ ጌጣጌጥ፣ የኢትዮጵያ ባንዲራ እና የዘውድ ጭንቅላት ያላቸው የሚመስሉ የአፍሪካ ጌጣጌጥ ነገሮችን ይጨምራሉ፤ እነዚህ እቃዎች በኢትዮጵያ ውስጥ ብዙውን ጊዜ ለምን ዓላማ ይሸጣሉ?

የተነሳው ምስል ሰማያዊ፣ 5 ሊትር የሳሙና ፈሳሽ (Liquid Detergent) ማሸጊያ ያሳያል። በማሸጊያው ላይ "Largo" የሚለው ምርት ስም ጎልቶ ይታያል። ይህ ፈሳሽ ሳሙና በዋናነት ለየትኛው ዓላማ የሚያገለግል ነው?

በትልቁ የከተማ መንገድ ላይ ሰፊ የግንባታ ሥራ እየተካሄደ ነው። መንገዱ የተቆፈረ ሲሆን፣ ከባድ ማሽነሪዎች አሉ፤ ሰዎችም በተበላሸ መንገድ ይጓዛሉ። ዙሪያውን ከፍ ያሉ ሕንፃዎች ይገኛሉ። ይህ ፕሮጀክት በመጨረሻ ምን ዓይነት አገልግሎት ይሰጣል?

የእህል ከረጢቶች በአንድ የገበያ ስፍራ ወለል ላይ በደንብ ተደርድረው ይገኛሉ። ከፊት ለፊት ያሉት ነጭ ከረጢቶች የያዙት ይዘት 50 ኪ.ግ የሚል ጽሁፍ አላቸው። በከረጢቶቹ ውስጥ ምን ዓይነት ምርት (ሰብል) እንዳለ መገመት ይችላሉ?

ይህ ምስል በርካታ ሰዎች ቢራ የሚመስል መጠጥ የያዙ ብርጭቆዎችን በአንድነት ሲያጋጩ ያሳያል። መጠጦቹ ነጭ አረፋ ያላቸው ሲሆን፣ ቀለማቸው ከቀላል ወርቃማ እስከ ጥቁር ቡኒ ይለያያል፤ ይህ ድርጊት ብዙውን ጊዜ ምን ለማለት ይከናወናል?

ሙሉ የሰው አካል ስዕል ከዋና ዋናዎቹ ክፍሎች ጋር ይታያል። እንደ ጭንቅላት፣ እጅ፣ እግር፣ ደረትና ክንድ የመሳሰሉት የአካሉ ክፍሎች በመስመሮች ተጠቁመው ተለይተው ተሰይመዋል። የሰውነት ክፍሎችን ማወቅ ለጤና ምን ያህል ትልቅ ፋይዳ አለው?

በሶማሊያ፣ ኢትዮጵያ እና ቱርክ ባንዲራዎች ፊት ለፊት የተገኙ ሦስት መሪዎችን ያሳያል። መሪዎቹ በጠረጴዛ ዙሪያ ተቀምጠው ስምምነት እየፈረሙ ነው። ስብሰባው በሀገራቱ መካከል ያለውን ግንኙነት ያጠናክራል?

ሶፊ ቡና አልኮል የሌለው መጠጥ ሲሆን፣ የተሰራውም ከቡና ፍሬዎች ይመስላል። ይህ መጠጥ በሀገሪቱ ተወዳጅ እየሆነ የመጣው የባህላዊ ቡናን ጣዕም በምን መልኩ በማስቀጠል ነው?

በክብ ቅርጽ ባለው ምልክት መሃል፣ ሰው ሰራሽ ብልህነትን የሚወክሉ ቅርጾች እና የሰው ጭንቅላት ምስል ተጣምረዋል። በውጭው ጠርዝ ላይ በአማርኛ እና በእንግሊዝኛ "የኢትዮጵያ አርቴፊሻል ኢንተለጀንስ ኢንስቲትዩት" የሚል ጽሑፍ በሰማያዊ ዳራ ላይ ይነበባል።

ብርማ ወርቅማ ቀለም ያላቸው የሴቶች ጌጣጌጦች በነጭ ማቆሚያ ላይ በጥሩ ሁኔታ ተደርድረዋል። ስብስቦቹ የአንገት ጌጦችን፣ ጉትቻዎችንና ቀለበቶችን ያካተቱ ሲሆን፣ ክብ ቅርጽ ያላቸው የወርቅ ጌጦች ጎልተው ይታያሉ። ባህላዊ ጌጣጌጦች በኢትዮጵያ ውስጥ በብዛት ለየትኛው ማህበራዊ አጋጣሚ ይለበሳሉ?

ደማቅ አረንጓዴ የዛፍ ቅርንጫፍ ላይ በርካታ ረዣዥም ቡናማ እና ቀይ የሆኑ የዘር ፍሬዎች ተንጠልጥለዋል። ጥቅጥቅ ባለው ቅርንጫፎች ምክንያት ከፊል ጥላ ስር የሚታዩት ፍሬዎቹ፣ እንደ በሰለ ባቄላ ይመስላሉ፣ ይህ ዛፍ ለምን ዓላማ ያገለግላል?

አንድ ገበሬ በእርሻ ቦታው ላይ በቅጠሎች በተሸፈኑ የእፅዋት መካከል ቀይ ቲማቲሞችን ይሰበስባል። ገበሬው አንድ የበሰለ ቲማቲም በእጁ ሲይዝ፣ ሌሎቹን በባህላዊ ቅርጫት ውስጥ ያስቀምጣል። ቲማቲሞች በመሬት ላይ ሲሆን ገመድና እንጨት መደገፊያ የተጠቀምበት ምክንያት ምንድነው?

አንድ ጥቁር ኤሌክትሪክ ጊታር በነጭ ዳራ ላይ ተቀምጧል። የጊታሩ ዋና አካል ጥቁር ሲሆን፣ ነጩ ጠባቂ ሰሌዳው ደግሞ ከፒክአፕ እና ቁልፎች ጋር ንፅፅር ይፈጥራል። የእንጨት አንገቱ ከብረት ገመዶች እና ከአንጸባራቂ ማሽኖች ጋር አብሮ አለ፡፡

ከተለምዶ ወጣ ያለ ሮዝ ቀለም ያላቸው ብዙ ካሮቶች በመሬት ላይ ተዘርግተዋል። በአንድ ሰው እጅ ላይ የተወሰኑት አሉ። ይሀንን ቀለም እንዲይዙ ምክንያት ሊሆናቸው ይቻለው ነገር ምንድን ነው።

ደብዛዛ አረንጓዴ ቀለም ያላቸው ሁለት የሴቶች ጫማዎች በእብነበረድ መሬት ላይ ተቀምጠዋል። ጫማዎቹ በወርቃማ ቀለም ባለው ብርጭቆና ጥለት የተዋቡ ሲሆን፣ ከኋላ በኩል በቀጭን ማሰሪያ ተጠምደዋል። ጫማዎቹ በከፍተኛ ቀጭን ተረከዝ ላይ ቆመዋል; እነዚህ ጫማዎች በየትኛው ወቅት ይታከሉ?

ቡናማ ውሃና ጭቃ ወደ ላይ ሲረጭ፣ ሠራተኞች ብርቱካናማና ቢጫ መከላከያ ልብስ ለብሰው ዙሪያውን ቆመዋል። ሰማዩ ደመናማ ነው። ይህ ሥራ በመጨረሻ የንፁህ ውሃ ችግርን ይፈታል?

የማሳጅ ባለሙያ ነጭ ልብስና ጥቁር ማስክ ለብሳ አንድ ደንበኛዋን እያሸች ነው። ደንበኛዋ በነጭ አንሶላ በተሸፈነ የማሳጅ አልጋ ላይ ተኝታለች። ከትልቅ መስኮት ውጭ ጥቅጥቅ ያለ አረንጓዴ ጫካ ሲታይ፣ ክፍሉ ተፈጥሮአዊ የብርሃን ምንጭ ለምን ሆነ?

ምስሉ ጥቁር ቀይ ፈሳሽ ያለበትን የቪምቶ መጠጥ ጠርሙስ ያሳያል። ወርቃማ ክዳንና ነጭ እንዲሁም ወርቃማ መለያዎች አሉት። ይህ መጠጥ በየትኞቹ ባህላዊ ወይም ሃይማኖታዊ ክብረ በዓላት ላይ ይዘወተራል?

አዲስ ባለ ግዙፍ ስታዲየም ግንባታው አብዛኛው ተጠናቋል። ሕንጻው ሞላላ ቅርጽ ያለው ሲሆን በዙሪያው ለመቀመጫ የሚሆኑ ደረጃዎች አሉ። የከተማው ሰማይ ጠቀስ ሕንፃዎች ዙሪያውን ከብበውታል። ግንባታው በሁለት ቢጫ ክሬኖች እየተካሄደ ነው።

ረጅም ጸጉር ከጀርባ ወደ ታች ተለቆ ይታያል። የጸጉሩ ጫፎች ጥምዝ ወይም ተደርገዋል። ሴትዮዋ ቀይ ወንበር ላይ ተቀምጣ ከፊት ለፊቷ መስተዋት አለ።። በዚህ ዓይነት የጸጉር አሠራር ውስጥ ጸጉሩን ለመጠምዘዝ ምን ዓይነት ዘዴዎችና ቁሳቁሶች ጥቅም ላይ ይውላሉ?

ቢጫ ፕላስቲክ እጀታ፣ ብርማ ብረት እና ጥቁር ብሩሾች ያሉት አንድ የቀለም ብሩሽን ያሳያል። ይህ ብሩሽ ለግድግዳ መቀባት ወይም ለጥበብ ሥራ ይውላል?

ካን ላይ የታሸገ የአትክልት ቅቤ በሸቀጣሸቀጥ መደርደሪያ ላይ ተደራርቡዋል። የካኖቹ ዋናው ቀለም ቢጫ ሲሆን፣ መሃሉ ላይ ባህላዊ ቅርጽ ያለው የዘይት መያዣ ምስል ላይ አል። በአትክልት ቅቤ ላይ ቫይታሚን ኤና ዲ መጨመር ለተጠቃሚዎች ጤና ምን ጠቀሜታ አለው?

ረዣዥም ጥቁር ጥምዝ ፀጉር ያላት ወጣት ሴት ነጭና ሰማያዊ ጥልፍ ያለው ባህላዊ ልብስ ለብሳለች። ይህች ሴት የለበሰችው ልብስ በየትኛው የኢትዮጵያ ባህል ውስጥ በብዛት ይገኛል?

ከሥር በኩል በትንሽ ማዕቀፍ ውስጥ አንዲት የዜና አቅራቢ ሴት ስትታይ፣ ዜናው ስለ ኮንክሪት ድልድይ ግንባታ ይገልጻል። በሌሊት ኮንክሪት ማፍሰስ ከግንባታው ጥራት እና ከሠራተኞች ደህንነት አንጻር ምን ዓይነት ልዩ ትኩረትና ዝግጅት ይጠይቃል?

ሰዎች የሚቀመጡበትና የስራ ፋይሎችን የሚይዝ መደርደሪያ ያለው ዘመናዊ የቢሮ ቦታ፣ የእረፍት ቦታው በጥቁር ሶፋ ያጌጠው፣ ይህ አይነት የቢሮ ዲዛይን ለሠራተኞች ምን ያህል ምቹና ውጤታማ አካባቢ ይፈጥራል?

ሙዝ ከላይ ተሰቅሏል፤ ሎሚ፣ አቮካዶ፣ ሐብሐብ እና ጎመን የመሰሉ ነገሮች በንብርብሮች ተደርድረው ይታያሉ። ይህ የፍራፍሬና የአትክልት መደርደር የንግድ ዓይነት ምን ተብሎ ይጠራል?

አግዳሚ የእንጨት አጥር ያለው ጥምዝ የእንጨት ድልድይ ውኃ ላይ ተንጠልጥሏል:: በድልድዩ ስር ውኃ ሲሆን በግራና በቀኝ በኩል ደግሞ አረንጓዴ የሣር ሜዳ ይገኛል:: ከፊት ለፊት ያለው አጥር ጥፍር የመሰለ ጫፍ አለው::

ሲሊንደራዊ ቅርጽ ያለው የወለል ማጽጃ መሣሪያ ነው። መሣሪያው ሰማያዊ እና ጥቁር ግራጫ ቀለም ሲኖረው፣ ረዥም የብረት እና ጥቁር ቱቦ አለው። ከላይ ደግሞ ክብ ማጣሪያ ተቀምጧል። ይህ መሣሪያ ለጤና ምን አይነት ጠቀሜታ ይሰጣል?

አንዲት እናት ልጇን ወልዳ እየሳመች ሲሆን የጤና መኮንኑዋ ደግሞ ለእናቷ ልጇን እያስታቀፈቻት ትገኛለች። ይህ ምስል ላይ እንደምንረዳው ከሁለቱ ወገን ትልቅ የሆነ የደስታ ምልክት ይታያል።

ረዥም ጥቁር ፀጉር ያላት ሴት ከቤት ውጪ በሚገኝ ነጭ መቀመጫ ላይ ተቀምጣለች። የለበሰችው የኢትዮጵያ ባህላዊ ልብስ ነጭ ሲሆን በቢጫና በጥቁር ወርቅ ቀለም ያማሩ ጥልፎች አሉት። በአንገቷ ላይ ወፍራም የአንገት ጌጥ አድርጋለች። ከበስተጀርባ መኪናና አረንጓዴ ቁጥቋጦዎች አሉ።

የአማራጭ ባሕላዊ ልብስ የለበሱ ሴቶች በቡድን ሆነው ተሰባስበው አሉ። ነጭ ልብሶቻቸው በአረንጓዴ፣ ቢጫና ቀይ ጥልፍ ያጌጡ ናቸው። ከሴቶቹ አንዷ ከበሮ እየመታች ነው ሌሎቹ እያጨበጨቡ ነው። ይህ የባሕል ቡድን በየትኛው በዓል ላይ ይቀርባል?

MoST የሚለው የእንግሊዝኛ ፊደልና "የሳይንስና ቴክኖሎጂ ሚኒስቴር" የሚለው የአማርኛ ጽሑፍ በሰማያዊ ቀለማት ቀርበዋል። በግራ በኩል በብርቱካናማ የተጠላለፈ ሰማያዊ ዓለምአቀፋዊ አርማ አለው። MoST የማን አህጽሮተ ቃል ነው?

የተለያዩ የማጣበቂያ ምርቶችና ቀለማት ያሏቸው ቴፖች በአንድ ላይ ቀርበዋል። በተጨማሪም አራት የሚያብረቀርቁ የተለያዩ ቀለም ያላቸው ቴፖች ተዘርግተው አሉ። እነዚህ መሣሪያዎች በዋናነት ለምን ዓይነት ሥራ ያገለግላሉ?

የተጠላለፉ ቅርንጫፎችና ግንድች የተሠራው ድልድይ ወንዙን አቋርጦ ከመሬት ከፍ ብሎ በቅጠላማ የዘንባባ ዛፎች እና ጥቅጥቅ ባለ ደን ላይ ተንጠልጥሏል። እንዲህ አይነቱ ድልድይ ሊገኝ የሚችለው በአብዛኛው በየትኞቹ የአየር ንብረት ክልሎች ነው?

ሙቀት ያለው ቡና በነጭ ሲኒ ውስጥ ተደርጎ ከሰሃን ጋር ቀርቧል። ከሲኒው ላይ እንፋሎት ይወጣል፤ ይህም ትኩስ መሆኑን ያመለክታል። በጥቁር ዳራ ላይ ከሲኒው አጠገብ ጥቂት የቡና ፍሬዎች አሉ። የቡና ፍሬ አገሩና መገኛ የሆነችው የኢትዮጵያ ከተማ የትኛው ነው?

ከኋላ በኩል ሆነው የሚታየው ሰው የራስ ፀጉር በከፊል ተላጭቷል። የጭንቅላቱ መሃል ራሰ በራ ሲሆን፣ በዙሪያው ጥቁር የሽሩባ ፀጉር ተንጠልጥሏል። አንድ ጥቁር ገመድ ከአንገቱ ጋር ተንጠልጥሏል። ይህ የፀጉር አሠራር ምን ዓይነት ትርጉም አለው?

በአደባባይ ላይ የተቀመጠ ትልቅ የነሐስ ቀለም ያለው ሐውልት ነው። በዙሪያው የኢትዮጵያ ባንዲራዎችና ጥንታዊ መድፍ አለ። የአድዋ ድል መታሰቢያ ምልክት ይመስላል። ይህ ሐውልት የታሪክ ቅርስ ነው?

ማታ ላይ በፓርክ ውስጥ የውሃ ምንጭና ማስዋቢያ መብራቶች ያበራሉ። የውሃው ምንጭ በሐምራዊ መብራት ያጌጠ ሲሆን ከፊት ለፊት ባለው ሣር ላይ ጥቃቅን መብራቶች ተደርድረዋል። በሩቅ የጎልማሳና የሕፃን ቅርጽ ያላቸው ሁለት ሰዎች አሉ።

። የአውቶቡሱ ጣሪያ ላይ የእቃ መጫኛ መደርደሪያ ሲኖር በዙሪያው በደረቅ መሬት የተከበበ ክፍት ገጠራማ አካባቢ ይታያል። ይህ አውቶቡስ ከሚያወጣው ከፍተኛ ጥቁር ጭስ የሚመጣው የአካባቢ ብክለት ምን ሊሆን ይችላል?

ገና በጥሁዋት አድማስ እየፈነጠቀኝ እሚያሳይ እሪፍ ምስል ሲሆን ይህም ምስል የተነሳው ጨረቃ ደም በምትለብስበት ወቅት ሲሆን በጣም እሚያምር ምስል አላት። ጨረቃ እንደሚታወቀው በምስራቅ ወታ በ ምዕራብ ትገባለች።

መስኮቶቹ በጥንታዊ ቅርጻ ቅርጾች ያጌጡ ሲሆኑ፣ ከላይ በኩል ደግሞ የኢትዮጵያ ኦርቶዶክስ መስቀል ቅርፅ ተቀርጿል። በመስኮቶቹ አናት ላይ የሚታየው የተለየ የኢትዮጵያ መስቀል ቅርፅ ምን ዓይነት ሃይማኖታዊ ወይም ባህላዊ ትርጉም ይኖረዋል?

ከበርካታ ፎቆች የተሠሩ፣ ብዙ መስኮቶችና በረንዳዎች ያላቸው የአፓርታማ ሕንጻዎች ከታች ሆነው አሉ። ሕንጻዎቹ ገና ሙሉ በሙሉ ያልተጠናቀቁ ሲሆን፣ የውጨኛው ቀለም ቢጫማ ነው። በረንዳዎቹ የብረት መከለያዎች አሏቸው። ። እነዚህ የመኖሪያ ሕንጻዎች ምን ዓይነት ዲዛይን አላቸው?

ሆቴል በረንዳ ወይም ካፌ ነው። ሰዎች በቡናማ ወንበሮችና ጠረጴዛዎች ላይ ተቀምጠዋል። ቀይና አረንጓዴ የፀሐይ መከላከያ ጃንጥላዎች ጥላ ሰጥተዋል። ከበስተኋላ በኩል የሚያምር የከተማ እይታ አለው። ለዕረፍትና ለውይይት ምቹ ቦታ ነው።

ብዙ ቢጫ የቆሎ እሸት በቆሎ የያዙ የ"KOLLY" ምርት ስም ያላቸው የታሸጉ ምግቦች አንድ ላይ ተደርድረዋል። አንዳንድ ጣሳዎች ላይ የአረብኛ ጽሑፍና የሀላል ምልክት አላቸው። የተወሰኑት ላይ ደግሞ "Sweet Kernel Corn" የሚል የእንግሊዝኛ ጽሑፍ ተጽፏል።

ከአሮጌ ግንብ ፊት ለፊት ሰባት ወንዶች ነጭ ባህላዊ ልብስና ቀይ ሻሽ ለብሰው በተሰለፈ መልኩ ሲቆሙ፣ ይህ የአልባሳትና ታሪካዊ ቦታ ጥምረት ምን ዓይነት የባህል ትርጉም ይኖረዋል?

በርካታ ሰዎች በአረንጓዴ እና ቢጫ ቲሸርት በአደባባይ ተሰብስበው ተጨናንቀዋል። ሰዎች በእየቦታው ይጨፍራሉ እና ያጨበጭባሉ፤ ይህም የጅምላ ሩጫ ወይም የበዓል አከባበር ነው። በዚህ የተጨናነቀ ዝግጅት ላይ የደህንነት እና የአደጋ መከላከል ሥራዎች ምን ሊሆኑ ይችላሉ?

ብዙ ሰዎች የሚበራ ጧፍ ሻማን ይዘው ቆመዋል፤ እነዚህ የቆሙ ሰዎች መሃል ላይም በጣም በሃይል እየበራ እና እየነደደ የሚገኝ እሳት አለ። የዚህ እሳት ቀለምም ብርቱካናማ ነው። ይሀን የሚያክል እሳት ለምን እየበራ ይገኛል?

ብርጭቆ ጽዋ ውስጥ ከላዩ ላይ ጢስ የሚያወጣ ትኩስ ቢጫ ፈሳሽ መጠጥ አለ። በቅጠልና በአናናስ ቆራርጣ ስላጌጠች የጤና መጠጥ ነች። ሁለት ሙሉ አናናሶች ከኋላ አሉ። ይህ መጠጥ የትኛውን የጤና ጥቅም ሊሰጥ ይችላል?

አርማው ነጭ ዌል በሰማያዊ ጀርባ ላይ 'deepseek' ከሚለው ነጭ ጽሁፍ አጠገብ ተቀርጿል። ከስር በአማርኛ የቴክኖሎጂ ጋር የተያያዘ ጽሑፍ አለ። የዌል ቅርፅ ያለው ምልክት ምንን ይወክላል?

ትልልቅ ቀይ ብርሃን የሚያንጸባርቁ ዓይኖች ያሉት፣ ነጠብጣብ ቆዳ ያለው እንስሳ በሁለት ወፍራም የዛፍ ግንዶች መካከል ሆኖ ከጨለማው ጫካ ወደ ውጭ ይመለከታል። ፊቱ ሹል አፍንጫ አለው። ይህ እንስሳ የትኛው የጂነስ ዝርያ ነው?

ሁለት የኮንስትራክሽን ሠራተኞች የደህንነት ቁርና ልብስ ለብሰው በጭቃማ የፕሮጀክት ቦታ ላይ እየሰሩ ነው። አንደኛው አካፋ ይዞ የቆመ ሲሆን ሁለተኛው ወደ ፊት ይራመዳል። ሠራተኞቹ ለተገቢው የደህንነት ጥንቃቄ የሚሆኑ ተጨማሪ መሣሪያዎች አግኝተዋል?

በሁለት የተለያዩ ቀለማት የተሰሩ እስክርቢቶዎች ናቸው ። ሶስት ሰመያዊ እና ሶስት ጥቁር ቀለም ያላቸው ስድስተ እስክርቢቶዎች ናቸው ። ሁለቱም አይነት በራሳቸው ቀለም ግጣም አላቸው ።

ሙሉ ልብሱን ሰማያዊ ቀለም ባለው ሱፍ የተዋበ ሰው ከትከሻው በላይ ይታያል። ራሰ በራ ሲሆን ፂሙ የተከረተመ ነው። ሰውዬው ሸሚዙን፣ ክራቫቱን እና ጃኬቱን በመንካት ላይ ይገኛል፤ ይህ ሰው በምን አይነት ዝግጅት ላይ ተሳታፊ ሊሆን ይችላል?

በጎን በኩል ጠለፈና የተጠቀጠቀ (kinky) ፀጉር ያላት ወጣት ሴት ያሳያል። ሜካፕ በደንብ የተሰራ ሲሆን ቆዳዋም ያበራል። ይህ የፀጉር አሠራር ባህላዊ የኢትዮጵያ ቀንጥብ ነው?

ነጭ እና ጥቁር ልብስ የለበሱ ብዙ ሰዎችን ተሰብስበዋል። በማዕከሉ ውስጥ ቀይ ምንጣፍ እና በቡናማ ምንጣፍ ላይ ባህላዊ ከበሮ የሚመቱ ጥቂት ሰዎች አሉ። ይህ በዓል ምን ዓይነት የሃይማኖት ወይም የባህል ሥነ-ሥርዓት ነው?

ከሸምበቆ የተሰራ ባህላዊ ጀልባ (ታናጓ) ያሳያል። አንደኛው ጀልባ ውስጥ የተያዙ አሳዎችና መቅዘፊያ ይታያል። ጀልባዎቹ በውሃው ላይ በአረንጓዴ ተክሎች አጠገብ ቆመዋል። እነዚህ ጀልባዎች አሳ ለማጥመድ ብቻ ያገለግላሉ?

ከፊት ያለው ሰው ጥቁር ማስክ አድርጎ የውሃ ፓምፕ እየነካ ነው። ሌሎቹ በግራጫ እና ሰማያዊ ልብሶች፣ ነጭ ሻርፕ በአንገታቸው ላይ አድርገው ቆመዋል። ይህ ፓምፕ ምን ዓይነት አገልግሎት መስጠት ጀመረ? እነዚህ ሰዎች በምን ሥነ-ሥርዓት ላይ ይገኛሉ?

ይህ ምስል ከጥቁር ቡናማ እንጨት የተሰራ የልብስ ማስቀመጫ ያሳያል። ልብሶችን ለመስቀል መንጠቆዎችና መስተዋት ያለው በር አለው፤ ከታች ደግሞ ትንሽ መሳቢያ አለው። ይህ የቤት እቃ በኢትዮጵያ ቤቶች ውስጥ ለምን ያህል ጊዜ ጥቅም ላይ ይውላል?

ወለሉ ላይ የተቀመጡ አንድ ጥንድ ሳንደሎች አሉ። የሳንደሎቹ መሃልኛው ክፍል ወይንጠጅ ቀለም ሲሆን፣ ማሰሪያዎቹ ቀይና ጥቁር ናቸው። ጥቁር ማሰሪያዎቹ ላይ ነጭ ነጠብጣቦች አሉ። ሶሎቻቸው ወፍራም እና ለስላሳ ናቸው። ጫማዎቹ ምቹ ሆነው ለቤት ውስጥ አገልግሎት ይውላሉ።

ከፍተኛ የሆነ ግዙፍ ግራጫ የጦር መርከብ ወደብ ውስጥ ይገኛል። የመርከቡ ጫፍ በብዙ ቀይ ባንዲራዎችና ሪባኖች ያጌጠ ነው። ከፊት ለፊቱ ትናንሽ መርከቦች እየገፉት ነው። ከበስተጀርባ ረዣዥም ህንጻዎች አሉ። የጉዞው መጀመሪያ ወይስ የመጨረሻ ነው?

ደማቅ አረንጓዴ፣ ቢጫና ሰማያዊ ዳራ ባለው በዚህ የንግድ ማስታወቂያ ላይ፣ የተለያየ ቅርፅ ያላቸው እና የተለያዩ ፎቶዎች የታተሙባቸው የቁልፍ ማስቀመጫዎች (Keyholders) እና አንገትጌዎች በዋናነት መታየታቸው፣ ይህ ድርጅት በምን አይነት የህትመት አገልግሎቶች ላይ ያተኮረ ነው?

ከቀይ ዳራ ፊት ለፊት የተቀመጠ የሐበሻ ወርቃማ ቢራ ብርጭቆና ጥቁር ቆርቆሮ ያሳያል፤ ቢራው በአረፋ ተሞልቶ የቀዘቀዘ ቆርቆሮው ጎን ላይ መሆኑ መንፈስ የሚያድስ መጠጥ መሆኑን አያመለክትም?

ሦስት የእንጨት መደርደሪያዎች የተለያዩ የውበትና የንጽህና ዕቃዎች አሉ። ለህፃናት የሚሆኑ ሻምፖዎች፣ የፀጉር ፕሮቲን በልሳሞች፣ የፖማዴ ዕቃዎችና የተለያዩ ዘይቶች አሉ። መደርደሪያው የችርቻሮ መደብር ክፍል ነው። በመደርደሪያው ላይ ለህፃናት የተዘጋጁት ሻምፖዎች ዋነኛ ጥቅማቸው ምንድን ነው?

ብዙ ሮዝ ቀለም ያላቸው ፊኛዎች በመሬት እና በግድግዳው ላይ ተቀምጠዋል። መሃል ላይም ሻማዎች እና አበባዎች ተጎዝጉዘዋል። እንደዚህ አይነት ነገሮች የምን ዝግጅት ላይ ጥቅም ይሰጣሉ?

በትምህርት ቤት ክፍል ውስጥ ብዙ ተማሪዎች በጠረጴዛቸው ተቀምጠዋል። ሁሉም በትኩረት ትምህርቱን እየተከታተሉ ሲሆን፣ አንዳንዶቹ ደብተራቸው ላይ ይጽፋሉ። ተማሪዎቹ የተለያዩ ልብሶችን ለብሰዋል። የትኞቹ ተማሪዎች በትኩረት እየተከታተሉ ነው?

ዘመናዊ እና የተደራጁ ቪላ ቤቶች በአንድ ሰፈር ውስጥ ተደርድረዋል። ቤቶቹ ነጭ ግድግዳ እና ቀይ ጣራ ሲኖራቸው፣ በአረንጓዴ ተክሎች እና መንገዶች ተከቧል። የቤቶቹ የተዋበ አቀማመጥ እና ደንብ ይህ የመኖሪያ አካባቢ በዋናነት ለማን ዓይነት ሰዎች ተብሎ እንደተዘጋጀ ያስረዳል?

ነጭ ሸሚዝ ከደብዛዛ ቀይ ስኩየር ካራባት ጋር በጥቁር ሱፍ ለብሷል። ከግራ ደረቱ የሱፍ ኮት ጫፍ ላይ የድምፅ ማይክ አድርጓል። የኮቱ ኮሌታ ጫፍ ነጭ ነገር ተለጥፏል። ነጭ ሽበት ያለዉ ሰዉየ መነፀር አድርጓል። ሰዉየዉ ስሙ ማን ይባላል?

በፍርስራሽ ላይ የተቀመጡት አዛውንት በፊታቸው ላይ ጥልቅ የሆነ ሐዘን ይታይባቸዋል፤ ቤታቸው ወድሟል? ይህ ሁሉ ጥፋት የተከሰተው በምን ዓይነት አሳዛኝ ክስተት ምክንያት ሊሆን ይችላል?

ከፍተኛ አንጸባራቂ ብናኝ ያለበት የብርቱካናማ መጽሐፍ ሽፋን ላይ “ክንውኖች” የሚል ርዕስ ጎልቶ ይታያል። አረንጓዴ ብናኝ ባለው ዳራ ላይ አንድ ሰው በቀይ ሶፋ ላይ ተኝቶ ይታያል። ይህ መጽሐፍ የትኛውን ዘውግ የሚያንፀባርቅ ይሆን?

በመሬት ላይ በተዘረጋ እንጨት ላይ ነጭ ሽንኩርቶችና አረንጓዴ ቃሪያዎች ተቀምጠዋል። ሻጭ የሚመስል ሰው ከበስተቀኝ ተቀምጧል። የሱቁ መሬት በቀይ ጡቦች የተነጠፈ ነው። ይህ የገበያ ቦታ የትኛው የአማርኛ ክልል ነው?

ሰማያዊና ነጭ ቀለም ያለው ባለ ሶስት እርከን የልብስ ማስጫ መቆሚያ። መቆሚያው ሸሚዞችና ፎጣዎችን ለማንጠልጠል ያገለግላል። መቆሚያው በቀላሉ ለማንቀሳቀስ የሚያስችሉ መንኮራኩሮች አሉት። የልብስ ማስጫ መቆሚያ ዋነኛ ጠቀሜታ ምንድን ነው?

የበርካታ ሙስሊም ወንድ ልጆች ስብስብ በሰማያዊ ክፍል ውስጥ ቀርቧል። ልጆቹ ሙሉ በሙሉ ነጭ ወይም ቀላል ቀለም ያላቸው ባህላዊ ልብሶችና ኮፍያዎች ለብሰዋል። በተከታታይ በተደረደሩ ሰማያዊ ወንበሮች ላይ ተቀምጠው በትኩረት እየተመለከቱ ነው።

አንድ የባህሊ ኢትዮጵያ ምግብ ቤት የሚባል ንግድ ቤት ይታያል። መደርደሪያዎች ላይ የተዘጋጁ ምግቦች ተቀምጠዋል፣ ከላይ ደግሞ የምግብ ዝርዝር ሰሌዳዎች አሉ። የንግድ ቤቱ ከቢጫና ከጥቁር ንጣፎች የተሰራ መዋቅር ያለው ሲሆን ደማቅ ቀይ ግድግዳ አጠገብ ይገኛል።

'ABBAY II' የሚል ስም ያለው ነጭና ጥቁር ትልቅ የጭነት መርከብ በወደብ ላይ ታስሮ ይታያል። መርከቡ የኢትዮጵያ ባንዲራ ያለበት ሲሆን፣ ከመርከብ ላይ ዕቃዎች በክሬን እየወረዱ ነው። ይህ መርከብ ከየትኛው የውጭ አገር ወደብ በቅርብ ጊዜ ጭነቱን አውርዷል?

ሌሊት ላይ ብዙ ቁጥር ያለው ሕዝብ በአንድ ትልቅ ቤተ ክርስቲያን ግቢ ተሰብስቦ ይታያል። ሁሉም ሰው በእጁ ሻማ ወይም ብርሃን የያዘ ይመስላል። የህንጻው መብራት ብርቱካናማ ብርሃን እያበራ ነው። ይህ ሃይማኖታዊ ክብረ በዓል በየትኛው ወቅት ይከበራል?

ህጻናት ከእናት ጡት ወተት በተጨማሪ ከሱ ጋር የሚቀራረብ ወይም እሱን የሚተካ የዱቄት ወተቶችን ይጠቀማሉ። ይህ የዱቄት ወተት የእናት ጡትን ሙሉ በሙሉ ይተካል ብለው ያስባሉ?

በንፁህ ነጭ ጀርባ ላይ የሚያብረቀርቁ ወርቃማ ቀለም ያላቸውና ስድስት ጎን ቅርጽ ያላቸው ሁለት ትንሽ የጆሮ ጌጦች፣ በቀላልና ዘመናዊ መልክ ጎን ለጎን ተቀምጠዋል። እነዚህ የጆሮ ጌጦች ከየትኛው ብረት የተሠሩ ናቸው?

በርካታ ወንዶችና ሴቶች ባህላዊ ልብስ ለብሰው በመድረክ ላይ ደስ ብሏቸው ይጨፍራሉ። ልብሳቸው ነጭና ቀይ ሆኖ ዣንጥላ፣ ሰይፍና ጋሻ ይዘዋል። ይህ ባህላዊ ጭፈራ ለበዓሉ ተሳታፊዎች ምን አይነት ስሜት ይሰጣል?

በነጭ ልብስ የለበሱ ወንዶችና ሴቶች ባህላዊ ጭፈራ እያቀረቡ ነው። ወንዶቹ ነጭ ጋቢ ለብሰው በትረ መንግሥት ይዘዋል፤ ሴቶቹም አረንጓዴ ሣር እየነሰነሱ መሬት ላይ ሰግደዋል። ይህ የአበባ ሥርዓት የትኛውን የኢትዮጵያ በዓል ያመለክታል?

የተለያዩ አትክልቶችና ፍራፍሬዎች በመደርደሪያና በሳጥን ተከምረው ለሽያጭ ቀርበዋል። ሙዞች፣ ውሀ በጣሽ፣ አቮካዶ፣ ቀይ ሽንኩርት እና ብርቱካን በብዛት አሉ። ሱቁ የከተማ መንገድ ዳር አለ። ይህ ሱቅ በዋናነት ምን ዓይነት ምግቦችን ነው የሚያቀርበው?

ባህላዊ የሳር ክዳን ያለው ጎጆ በአሸዋማ መሬት ላይ ይገኛል። የግድግዳው ግንባታ ከእንጨትና ከሳር ነው። በሩ ከታች በቀለም ያሸበረቀ እንጨት ነው። ከጎጆው ፊት ሁለት ፍየሎች ይራመዳሉ። ይህ አይነቱ የቤት አሠራር በብዛት የትኛው የኢትዮጵያ ክፍል ነው?

ስፍራው ከጥንት ጊዜ ጀምሮ የተተከሉ ትላልቅ የድንጋይ ሃውልቶች ስብስብ ነው። በሳር የተሸፈነው ሜዳ ላይ ቀጥ ብለው የቆሙ እና የወደቁ ስቴሎች ተበትነዋል። ቅርሶቹ በክብ ወይም በግማሽ ክብ የተደረደሩ ናቸው። እነዚህ የቆዩ የባህል ቅርሶች የአካባቢውን ታሪክ ይነግሩናል።

አርማው ሐምራዊ እና ሰማያዊ ቀለም ባለው ክብ የንግግር ቅርጽ መሃል ነጭ የመብረቅ ምልክት ያሳያል። የእንግሊዝኛ ቃል ተጽፏል። ይህ ስልክና ኮምፒዩተር ላይ የሚያገለግል የመልዕክት መላላኪያ መተግበሪያ አርማ ነው። የመልዕክት መላላኪያ መተግበሪያዎች በኢትዮጵያ ውስጥ በብዛት ለምን አገልግሎት ይውላሉ?

አንድ ነጭ አይሱዙ (ISUZU) የጭነት መኪና በተራራማ አፈር መንገድ ላይ እየነዳ ነው። ከመኪናው ጀርባና ፊት ለፊት አቧራ ወደ ላይ ወጥቷል። የተወሰኑ ሰዎች የመኪናው ጭነት ክፍል ውስጥ ተጨናንቀው ተቀምጠዋል፡፡ መንገዱ በደረቁ ኮረብታዎች የተከበበ ነው።

ብዙ የአካባቢው ሰዎች በገጠር መንገድ ላይ ተሰብስበው የየዕለት ኑሮአቸውን ያንፀባርቃሉ። አንድ አረጋዊ ሰው ሌላውን ሰው በእጁ እየደገፈ ይገኛል፤ አንዲት ሴት ግመል ላይ ተቀምጣለች። የአካባቢው ልብሶች ነጭ፣ ሰማያዊና ቡኒ ቀለሞች አሏቸው። እነዚህ ሰዎች ወዴት እየሄዱ ነው?

ሁለት ወጣት ሴቶች የባህል ልብሶችን ለብሰው እጅ ለእጅ ተያይዘው ሲጨፍሩ ይታያል። በልብሳቸው ላይ ቀይ፣ ብርቱካናማ እና ሌሎች ቀለም ያላቸው ባህላዊ ሻሾች ታጥቀዋል። ሌሎች ሰዎችም በስተጀርባ ይጨፍራሉ። ይህ የዳንስ እንቅስቃሴ ከኢትዮጵያ የትኛው የባህል ክልል ሊመጣ ይችላል?

በአርማው መሃል ላይ የሶስት ባህላዊ ጎጆዎች ወይም ቤቶች ምስል አለ፤ እነዚህም ቀላል ቢዩዊ እና ጥቁር ቡናማ ቀለሞችን አሉ። በቤቶቹ ስር በትናንሽ የአማርኛ ፊደላት 'ክ' እና 'ምዝገበ ቃላት' የሚል ጽሑፍ አለ።

የተለያዩ መጠኖች እና ጣዕም ያላቸው የኮካ ኮላ ምርቶች በገለልተኛ ዳራ ላይ ተሰብስበዋል። ትላልቅ ጠርሙሶች እና ትናንሽ ጣሳዎች ኮካ ኮላ፣ ፋንታና ስፕራይት ይጠቁማሉ። ጣሳዎቹ በጥቁር፣ በብርቱካናማ፣ በቀይ እና በሰማያዊ ቀለማት ያሸበረቁ ናቸውን?

እጅግ ብዙ ምዕመናን ነጭ ልብስ ለብሰው ውብ በሆነ የኢትዮጵያ ቤተ ክርስቲያን ግቢ ውስጥ ተሰብስበዋል። ብዙዎቹ በእጃቸው ሻማ ይዘው ጨለማው ውስጥ ብርሃን ይፈጥራሉ። የኢትዮጵያ ሰንደቅ ዓላማዎች ተሰቅለዋል። ይህ ሃይማኖታዊ በዓል የትኛው ነው?

ሞዴል በቀይ ጫማ እና በትልቅ የአንገት ሐብል ያጌጠ ነጭ ባህላዊ ቀሚስ ለብሳለች። ቀሚሱ ወርቃማ ጥልፍ አለው። ሞዴሏ ፀጉሯ ወዝዋዛ ነው። ይህ ዘመናዊ ባህላዊ አለባበስ ለፋሽን ትዕይንት ተስማሚ ነው?

ጥቁር ቀለም ያለው ለስላሳ መጠጥ የያዘ ቡኒ የመስታወት ጠርሙስ በነጭ ዳራ ላይ ተቀምጧል። የጠርሙሱ መለያ ክብ ሲሆን፣ በላዩ ላይ "SOFI BUNNA" የሚል ጽሑፍ ተጽፏል፤ እንዲሁም ቡናማ እና ቢጫ ቀለም አለው፡፡

ጥቁር ሰማያዊ ቀለም ያለው ክብ የኒቬያ ክሬም ቆርቆሮ ያሳያል። በክሬሙ ላይ በነጭ ፊደላት ክሪም ተብሎ ሲጻፍ፣ መጠኑ ደግሞ 1oz (29ግ) እና 30ሚሊ ሊትር እንደሆነ ተገልጿል?

ጉሩ ከፊት ወደ ላይ የተጠፈረ ሲሆን፣ ሰፊና ቀጥ ያሉ ክፍሎች አሉት። የጥልፍልፉ ስራ ልዩ በሆነ መንገድ በሁለት ጎን የተቀዳደደ ቅርፅ የተሰራ ነው።

የወተት ከረጢት ላይ "ማማስ" የሚል ቀይ የትግርኛ ፊደል እና የእንግሊዝኛ ጽሁፍ፣ ከስር ደግሞ የ500 ሚሊ ሊትር መጠን በደማቅ ሰማያዊና አረንጓዴ ቀለም አለው። የወተቱ ከረጢት በኢትዮጵያ ውስጥ የተለመደ ነውን?

የኢትዮጵያ የቡና ሥነ ሥርዓት ነው። ጥቁር ቡና በጽዋ ውስጥ እየፈሰሰ ሲሆን፣ ጽዋው በቢጫ እና ቀይ የአበባ ሥዕሎች ያጌጠ ነው። ጽዋው የሞላ ሲሆን፣ የተትረፈረፈው ቡና ወደ ጎን እየወረደ ነው። ይህ ቡና ለምን ያህል ጊዜ ተቆይቷል?

ቀጭን የብረት ወረቀቶች እና ሮዝ የብረት ፍሬሞች በጠባብ መንገድ ዳር ተከምረዋል። ከበስተጀርባ የቆርቆሮ ጣሪያ ያላቸው ጎጆዎች ይታያሉ፤ አንድ ሰውም ወደ ፊት ተደፋፍቶ ሲሰራ ይታያል። እነዚህ ቁሳቁሶች ለግንባታ የሚውሉት ለምን ዓይነት ዓይነት ቤቶች ሊሆን ይችላል?

ሐምራዊ ዳራ ላይ የወርቅ ቀለም ያለው ሎጎ አለ። ሎጎው በክበብ ውስጥ “BF” የሚሉ የእንግሊዝኛ ፊደላት አሉት። በውጪኛው ጠርዝ ላይ በግእዝ ፊደላት “የቢዝነስ ፎረም” የሚል ጽሑፍ ተቀርጿል። በዙሪያው በሽቦ የተሰራ የወርቅ ቅርጽ አለ።

በባዶ እግራቸው የተጓዙ ብዙ ሰዎች፣ ተራራማ በሆነ ቁልቁለት መንገድ ላይ ወደ ላይ ይወጣሉ። አብዛኛው መንገዱ በድንጋይ የተከበበ ሲሆን በአረንጓዴ ዕፅዋት ተሸፍኗል። ተራራው በእጅ ከተሰራ ደረጃ ጋር ይመሳሰላል። እነዚህ ሰዎች ወደላይ በጉጉት የሚሄዱት ለምንድን ነው?

በርካታ የፅዳት ሠራተኞች ብርቱካናማ ቬስት እና ኮፍያ ለብሰዋል። ሠራተኞቹ አፈርን እና ቆሻሻን በመጥረጊያና በመሳሪያዎች እያነሱ ወደ ቦርሳ ያስገባሉ። አካባቢው ዛፎች እና ቁጥቋጦዎች እንዲሁም በስተኋላ ያሉ አንዳንድ ሕንፃዎች አሉ። ጥያቄዎች: ይህ ሠራተኞች የትኛውን አካባቢ እያጸዱ ነው?

አንዲት ሴት ባህላዊ የቡና አፈላል ስነ ስርዓት ስትፈፅም ይታያል። ቡናውን በቅርብ ርቀት የምትቆላው ለየትኛው ልዩ የኢትዮጵያ ባህልና ስርዓት ለማከናወን ነው?

ትኩስ ስጋ በከሰል ምድጃ ላይ በተቀመጠ የሸክላ ድስት ውስጥ ሲቀርብ ይታያል። ስጋው ሮዝሜሪና ቀይ ሽንኩርት ሲጨመርበት፣ ከጎኑ እንጀራ እና ሁለት የቅመማ ቅመም ወጦች በሳህን ላይ ይገኛሉ። ይህ ጣፋጭ ባህላዊ ምግብ የትኛውን የኢትዮጵያ አካባቢ ይወክላል?

በመደርደሪያ ላይ ሶስት ቀይና ቡናማ መጽሐፍት በእኩል ርቀት ቆመዋል። ከመጻሕፍቱ መካከል በሁለቱ የፊት ገጽ ላይ ትልልቅ የመስቀል ቅርጾች አሉ። በግራ በኩል አንድ ትንሽ ቢጫና ቡናማ መጽሐፍ ተደግፎ ተቀምጧል። ከበስተጀርባ ብዙ መጻሕፍት ተከምረዋል።

ስሉ ነጭ ጀርባ ላይ የዩቲዩብ (YouTube) መለያ ምልክት ያሳያል። የ"You" ፊደላት በጥቁር ሲሆን "Tube" ደግሞ በቀይ አራት ማዕዘን ቅርፅ ባለው ቦታ ውስጥ በነጭ ተጽፏል። ቀዩ ምልክት በቀኝ በኩል ሲሆን የመጫወቻ ቁልፍ ይመስላል።

ሽን የለበሰች ሴት በካቲት (ፋሽን) መድረክ ላይ ትራመዳለች። ነጭ ባለ ሽብሸባ (ራፍል) ልብስና ሰማያዊ ነጠብጣብ ያለው ሱሪ አድርጋለች። ቀይ የፀሐይ መነፅርና ትልቅ የአንገት ጌጥ ተጨምሮባታል። በዙሪያው ሌሎች ሰዎች ተሰብስበው ይመለከታሉ።

ጥቂት ባህላዊ፣ ገለባ ጣሪያ ያላቸው ጎጆዎች በረጅም የባህር ዛፍ ዛፎች አቅራቢያ ተሰልፈዋል። ቤቶቹ በደረቁ የእንጨትና የቅጠል አጥር ተከብበዋል። ከፊት ለፊት አረንጓዴ ሜዳና የአፈር መንገድ አለ። ይህ ማህበረሰብ የሚገኘው በየትኛው የገጠር አካባቢ ነው?

በሙሉ ሰማያዊ ቀለም የተቀባ የጭነት መኪና ያሳያል። መኪናው "ሀያት" የሚል የመጠጥ ውሃ ማስታወቂያ የተለጠፈበት ሲሆን፣ ስልኮች እና ምን የሚል ጽሁፍ ተጽፎበታል?

ብዙ ነጭ የባህል ልብስ የለበሱ ሰዎች በአንድ ክፍት ቦታ የበግና ፍየል ገበያ ላይ አሉ። ከበስተኋላ በሩቅ የአንዲት ቤተ ክርስቲያን ጉልላት በከፊል አለ።

ድንቅ የሆነ የባህል ማስጌጫ ለሠርግ ወይም ለሌላ ዝግጅት ተዘጋጅቷል። ምንጣፍ፣ ጥልፍ ኮፍያዎች እና የሸክላ እቃዎች ወለል ላይ ተቀምጠዋል። የጀርባው ግድግዳ ክብ ቅርጽ ያለው ሲሆን በቅጠልና በሽመና ሥራዎች አምሮበታል። ይህ ማስጌጫ በየትኛው የኢትዮጵያ ባህል ውስጥ ይለመዳል?

ብዙ ቁጥር ያላቸው የመጀመሪያ ደረጃ ተማሪዎች በአንድ ትምህርት ቤት ግቢ ውስጥ የአካል ብቃት እንቅስቃሴ በማድረግ ላይ ይገኛሉ። ሁሉም ልጆች ሰማያዊና ነጭ የደንብ ልብስ ለብሰዋል። በኢትዮጵያ ትምህርት ቤቶች ውስጥ የደንብ ልብስ ለተማሪዎች ምን ዓይነት ጠቀሜታ አለው?

ብርቱካናማና ነጭ ሙሊኒክስ የተሰኘ ዘመናዊ የኤሌክትሪክ ቡና መፍጫ ነው። አነስተኛ መጠን ያለውና ከጎኑ የተጠበሰ የቡና ፍሬ አለው። ለቤት ውስጥ አገልግሎት የሚውል ሲሆን፤ ትኩስ ቡናን በፍጥነትና በጥሩ ሁኔታ በመፍጨት የቡና ሥነ ሥርዓትን ያቀላጥፋል።

አረንጓዴ ቅጠል ከጎን በላይ በኩል ቢጫ የሆነች ቅጠል አለች ፤ ጥያቄ የዚህ ቅጠል ስሙ ማነው እና ደግሞ ለመድኃኒትነት ይውላል ወይስ?..

የተንፀባረቀው የብርጭቆ ጠርሙስ አኒሶ የሚል ስያሜ አለው። መለያው ላይ የአጋዘን ምስል እና ኦዞ የሚል ጽሑፍ ይገኛል። በስተጀርባ በብርጭቆ ላይ የተንፀባረቁ ህንፃዎች ይገኛሉ። ይህ መጠጥ ለየትኛው ባህላዊ አጋጣሚ ይቀርባል?

የኢትዮጵያ ሴት ሰራተኞች ባለብርሃን ፋብሪካ ውስጥ ሲሚንቶ የሚያሽጉ የወረቀት ከረጢቶችን በማዘጋጀት ላይ ናቸው። ሴቶቹ ጭምብል እና የራስ መሸፈኛ አድርገው በጠረጴዛ ዙሪያ ይቆማሉ፤ ዙሪያቸውም የኢንዱስትሪ ማሽነሪዎች አሉ። የዚህ ዓይነቱ ሥራ ለምን ያህል ሰዓት ሊሠራ ይችላል?

ረጃጅም ጠባብ የመስታወት ጠርሙስ ጥቁር ቀይ ፈሳሽ ይዟል። መለያው ነጭ፣ ቀይ እና ወርቃማ ቀለም ያለው ሲሆን በላዩ ላይ “ቪምቶ” የሚል ስም በግልጽ ተጽፏል። ቪምቶ በጠርሙሱ ውስጥ ያለው ምንድን ነው?

ሐውልቱ የቀኝ እጁን ወደ ታች ዘርግቶ ሽጉጥ ሲይዝ፣ ፊቱ ደግሞ ወደ ፊት አሻቅቦ ይታያል፤ ሰማያዊው ሰማይ በስተጀርባው አለ። የሐውልቱ አቀማመጥ እና በእጁ የያዘው ሽጉጥ ምን ዓይነት ታሪካዊ ክስተት ሊያመለክት ይችላል?

ነጭና አረንጓዴ ቀለም ያለው አሮጌ አውቶቡስ በአስፋልት መንገድ ላይ በፍጥነት ይጓዛል። አውቶቡሱ ከጭስ ማውጫው ጥቁር ጭስ ያወጣል፤ ከበስተጀርባ ኮረብታማና ደረቅ መልክአ ምድር ይገኛል። በአውቶቡስ ጣራ ላይ የተለያዩ እቃዎች ተጭነዋል። ይህ አውቶቡስ ለምን ዓይነት መጓጓዣ ያገለግላል?

በሰሌዳ ላይ ነጭ ሩዝና ቀይ ወጥ ቀርቧል። ወጡ ሥጋና ካሮት፣ አተርና ድንች አሉት። ጥቂት ሰላጣ በሩዙ አናት ላይ አለ። በኢትዮጵያ ውስጥ ሩዝ በብዛት የሚበላው በየትኞቹ ክልሎች ነው?

የተደባለቀ ሰማያዊ ወታደራዊ ልብስ የለበሱ ወንዶች ለሽልማት ሥነ ሥርዓት ሲዘጋጁ ሰላምታ ይሰጣሉ። በስተቀኝ ባለው ጠረጴዛ ላይ የወርቅ ዋንጫና የተለያየ ቀለም ያላቸው ሜዳሊያዎች ተዘርግተዋል። በሥነ ሥርዓቱ ላይ የሲቪል ተሳታፊዎችም ሲታዩ፣ የማን ስራት ነው?

ከቡናማ ድኒ ላይ በተሠራ ኩባያ ውስጥ የቀረበ ዝንጅብል ሻይን ያሳያል። ከሻዩ ጎን ጥሬ ዝንጅብል፣ አንድ ማንኪያ፣ የአዝሙድ ቅጠል እና ቡናማ ስኳር ክቦች ይታያሉ፤ ይህ መጠጥ ለጤንነት ጠቃሚ አይመስልም?

በአካባቢው ያሉ ሰዎች በነጭ ባህላዊ ልብስና ሌሎች ዘመናዊ ልብሶችን ለብሰው ሲመለከቱ፣ ከበስተጀርባ ኮረብታ እና የከተማ መዋቅር ይታያል። ይህቺ ሴት የሐበሻ ቀሚስና የዘመኑን ልብስ ያጣመረችበት ፋሽን፣ በየትኛው የባህል ወይም የማኅበራዊ ዝግጅት ላይ ሊታይ የሚችል ነው?

አንድ ሆቴል ወይም የመመገቢያ ቦታ መግቢያው ፊት ለፊት የውጪ መናፈሻ ካፌ አለው። ባለ ብዙ ፎቅ ህንጻው ባልክኒ እና ደረጃ አለው። ጥቁር ወንበሮችና ጠረጴዛዎች በትልቁ ቀይ ዣንጥላ ስር ተደርድረዋል። የዚህ ቦታ ዋና ተግባር ምን ሊሆን ይችላል?

ባለሸካራ ግድግዳ ባለው መኖሪያ ቤት ውስጥ አራት ሰዎች በሽብልቅ ወለል ላይ ተቀምጠዋል። ሁለት ጎልማሶችና ሁለት ልጆች የምግብ ቅርጫት ዙሪያ ተቀምጠዋል። አባቱ በላባራቸው ላይ እያየ እህል ሲመግብ ይታያል፤ በአካባቢው የተቀመጡ የቤት ዕቃዎች ምን ያህል ጠቃሚ ናቸው?

ከግራጫ ዳራ ላይ የተቀመጡ ሮዝ ቀለም ያላቸው የሂሳብ መሳሪያዎችን ያሳያል፤ ስብስብ ውስጥ ገዢ፣ ፕሮትራክተር እና ሁለት ትሪያንግሎች በጂኦሜትሪክ ጥናት ውስጥ አያስፈልጉም?

አርማው ክብ ቅርፅ ያለው ሲሆን ቡናማ እና ወርቃማ ቀለሞች አሉት። የክቡ መሃል ላይ በW ቅርፅ የተከፈለ ነው። ከስር ቡናማ ቀለም ያለው "ንብ ኢንተርናሽናል ባንክ" የሚል የአማርኛ ፅሁፍ አለ።

አንድ ሰማያዊ አራት ማዕዘን ላይ ነጭ የዓሣ ነባሪ ጭራ አርማ እና ጽሑፍ አለ። ከስሩ በደብዛዛ ነጭ ፊደላት መልዕክት በግልጽ ተጽፏል። በምስሉ ላይ የሚታየው ኩባንያ የትኛው ነው?

ሰማያዊ ባህላዊ ቀሚስና ነጭ የራስ መጠቅለያ የለበሱ ሴቶች በሣር ሜዳ ላይ እየጨፈሩ ነው። ከበስተጀርባ የጎንደር ቤተመንግስትን የሚመስል ታሪካዊ የድንጋይ ግድግዳ አለ። የሴቶቹ ዳንስ ምን ዓይነት ባህላዊ ክስተት ያመለክታል?

ከፍተኛ የሕክምና መሣሪያ በሆስፒታል አልጋ አጠገብ ይገኛል። አንድ ወንድ ነርስ ወይም ዶክተር ከአልጋው አጠገብ ቆሞ አንድ ትልቅ ማሽን ያስተካክላል። ታካሚው በእንቅልፍ ውስጥ እንዳለ ይመስላል። ይህ ታካሚ ምን ዓይነት የጤና ችግር ሊገጥመው ይችላል?

ኢትዮ ቴሌኮም ዋና ሥራ አስፈፃሚ ፍሬሕይወት ታምሩ ንግግር እያደረጉ ነው። ቢጫ ልብስ ለብሰዋል፣ በፊታቸውም የ4G አድቫንስድ ምልክት ያለበት መድረክ አለ።

ባልና ሚስት ባህላዊ ልብስ ለብሰው ከጎጆ ቤት ፊት ለፊት ቆመዋል። ሴትየዋ ነጭ የሐበሻ ልብስና ሻሽ ለብሳለች። ወንዱ ባህላዊ እጅጌ ያለው ሸሚዝና ሱሪ ለብሷል። ከበስተኋላ የጎጆው ግድግዳ ላይ መስቀል ተስሏል። ይህ ጥንዶች በዓል የትኛውን ሃይማኖታዊ በዓል ለማክበር የለበሱት ነው?

የአንደኛ ደረጃ ተማሪዎች በሰማያዊ ልብስ ለብሰው፣ በተደራጁ የመማሪያ ክፍሎች ውስጥ ተቀምጠዋል። መምህሩ ከኋላ በኩል ቆሞ ተማሪዎቹን እየተመለከተ ነው። ክፍሉ በብዙ የተማሪ ስራዎችና ማስታወቂያዎች ያጌጠ ሲሆን፣ ተማሪዎቹ በትኩረት ትምህርቱን እየተከታተሉ ነው?

ቡናማ ቆዳ የተሠሩ የካልቪን ክላይን ስኒከሮች በነጭ ዳራ ላይ አሉ። ጫማዎቹ ነጭ ሶልና የቡናማ ማሰሪያ አላቸው። በጎን በኩል 'ካልቪን ክላይን' የሚል ጽሑፍ አለ። ስኒከር የተባሉት ጫማዎች ለመጀመሪያ ጊዜ የተሠሩት መቼ ነበር?

ታላቅ የቤተክርስቲያን መሪ፣ ጥቁር ካባ የለበሱና ረጅም ነጭ ጢም ያላቸው አባት በጎን ሆነው ሲታዩ፣ በትልቅ ጥቁር ጥምጣም እና በቀይ የተሰፋ የእጅጌ ጫፍ አሽረው ይታያሉ። አንገታቸው ላይ ብዙ የመስቀል ቅርጽ ያላቸው ማዕረጎች ያንጠለጠሉ። የአባቱ ስም ማን ነው?

ሁለት የ"ፌር እና ላቭሊይ" ክሬም ማሸጊያ ምርቶች ከነጭ ዳራ ላይ ጎን ለጎን አሉ። በቀኝ በኩል ደግሞ ሮዝ ቀለም ያለው የፕላስቲክ ቱቦ አለ። ሁለቱም ማሸጊያዎች ሴት ፊት ምስልና የዲኤንኤ ቅርጽ ያለው መስመር አላቸው።

በምስሉ ላይ አንድ ትልቅ የመሰብሰቢያ ወይም የሠርግ ቦታ ይታያል። መድረኩ በነጭና በአረንጓዴ አበባዎች፣ እንዲሁም በአንጸባራቂ መጋረጃዎችና በጠራ መብራቶች ያጌጠ ነው። ከፊት ለፊት ያማረ ትልቅ የሶፋ ስብስብ በነጭ ምንጣፍና ባለቀለም ንጣፍ ላይ ተቀምጧል።

ሰማያዊ ሽፋን ያለው መጽሐፍ ነው። መሃል ላይ በሰሌዳ ላይ የተቀረጸ ሥዕል አለ። ሥዕሉ አንድ ኮፍያ ያደረገ ሰው ለተሰበሰቡ ሰዎች በእጁ ምልክት እያደረገ ሲያወራ ነው። ከመጽሐፉ ጋር የተያያዘ ርዕስ ምን ይሆን?

ሰፊ በሆነ የወደብ አካባቢ በመርከብ ላይ ሸቀጦችን የሚጭኑና የሚያወርዱ በርካታ ክሬኖችና የጭነት መያዣሳጥኖች አሉ። ትላልቅ የጭነት መርከቦች በወደቡ ዳርቻ ተቀምጠዋል። ከታች የቴሌቪዥን የዜና ስርጭት መረጃይታያል። ወደቡ ምን ያህል መጠን ያላቸው የጭነት መያዣ ሳጥኖችን በአንድ ጊዜ ማስተናገድ ይችላል?

ብዙ ዝንጅብሎች ከላይ ወደ ታች በተነሳ ቀረብ ያለ እይታ አሉ። ዝንጅብሎቹ ቡኒ ሥሮቻቸው እና አረንጓዴ ግንድ ያላቸው ሲሆን፣ ቡናማ፣ አረንጓዴና ቀይ ገመድ ባለው በእንጨት ቅርጫት ውስጥ ተቀምጠዋል። ቅርጫቱ የተሞላ ነውን?

ዘመናዊ የከፍተኛ ትምህርት ተቋም ህንፃ ፊት ለፊት ሰፋ ያለ ቦታ ይታያል። ህንፃው ቅስት ቅርፅ ያለው ሲሆን፣ በርካታ ሰዎች ከግቢው ወደ ውጭ ሲወጡና ሲገቡ ይታያሉ። መንገዱ ከፊሉ የተጎዳ ይመስላል። ትኩረት የተሰጣቸው አዳዲስ የትምህርት ዘርፎች የትኞቹ ናቸው?

ይህ አርማ የ ኢትዮጵያ አየር መንገድ ያሳያል። ቀይ የ'Ethiopian' ጽሑፍና በቀይ፣ ቢጫና አረንጓዴ ያሸበረቀ ክንፍ ቅርጽ አለው። የኢትዮጵያ አየር መንገድ በኢትዮጵያ የቱሪዝም ዘርፍ እና በ አፍሪካ የአቪዬሽን ኢንዱስትሪ ውስጥ ምን ያህል ትልቅ ቦታ አለው?

ከመጠን በላይ የበቀሉ የኣተር ፍሬዎች በውጭ ስፍራ ተከምረዋል። እነዚህ አረንጓዴ የእህል ዘሮች ለገበያ ወይም ለሂደት ተዘጋጅተዋል። ፍሬዎቹ በጣም ብዙ ከመሆናቸው የተነሳ ሰፊ ቦታ ሸፍነዋል።

እነዚህ ጥቁር የሸክላ ሥራዎች የኢትዮጵያ ጀበናዎች ናቸው። ለቡና ማፍላትና ማቅረቢያ ይጠቅማሉ። ሁሉም ከፍተኛ አንገትና እጀታ አላቸው። የአፍ መክፈቻዎቻቸው ትንሽ ናቸው። በርካታ ጀበናዎች በገበያ ላይ ለሽያጭ ተደርድረዋል። ጀበና የኢትዮጵያ ጥበብ ነው። ጀበናዎች በአገራችን ውስጥ በብዛት የሚሠሩት የትኞቹ አካባቢዎች ነው?

ነጭ የብራዘር (Brother) የልብስ ስፌት ማሽን (ሞዴል ያሳያል። ማሽኑ የኤሌክትሮኒክ ማሳያ እና የተለያዩ የስፌት ንድፎች ዝርዝር አለው። ማሽኑ በዘመናዊ ዲዛይን የተሰራ ነው። ይህ ማሽን ለቤት አገልግሎት ተስማሚ ነው?

የሳይንስና ቴክኖሎጂ ሚኒስቴር አርማ ሲሆን በኢትዮጵያ የሚሰሩ የፈጠራና የቴክኖሎጂ ውጤቶች ላይ ትልቁን አስተዋጽኦ የሚያደርግ ተቋም ነው። ተቋም ዋና ስራ አስኪያጅ ማን ይሰኛሉ?

ይህ ምስል ፊቱ በሽፍታ የተሞላ አንድ ወጣት ልጅን በትኩረት ያሳያል። ከታች ደግሞ "አርዕስተ ዜና" የሚል ጽሑፍ የያዘ ዜና ማስቀመጫ ባር አለ። በጎን በኩል አንዲት ጋዜጠኛ ። ሥዕል የጤና ወይም የወረርሽኝ ዜና ዘገባ አካል መሆኑን ይጠቁማል።

ብዙ ያልበሰሉ አቮካዶ ፍሬዎች በአንድ ላይ ተከምረዋል። ፍሬዎቹ ያልተስተካከለ፣ ጥቁር አረንጓዴ ቅርፊት ያላቸው ሲሆን፣ አብዛኛዎቹ ትንሽ ዘንግ ያላቸው ናቸው። ብርሃን አቮካዶዎቹ ላይ በማንጸባረቅ ጥራታቸውን ያጎላል።

አንድ የሰው እጅ ጥቁር ስማርት ስልክ ይዞ ይታያል፤ በስልኩ ማያ ገጽ ላይ የቲክ ቶክ አርማ ይንጸባረቃል። የታችኛው የአማርኛ ጽሑፍ ስለ ቴክኖሎጂ ውይይት ያሳያል። የማይክሮሶፍት ስም ከቲክ ቶክ ጋር መያያዙ ምንን ሊያመለክት ይችላል?

ትኩስ ምግብ በስፋት ባለው ባለብዙ ቀለም ሳህን ላይ ቀርቧል። ሳህኑ ዳርቻ በጂኦሜትሪክ ቅጦች የተሠራ ነው። ከውስጥ የተጠቀለለ ዳቦ፣ በሽንኩርት የተቀመመ የተፈጨ ምግብ፣ በብርጭቆ ዕቃ ውስጥ ደግሞ ቀይ በርበሬና አንድ ጥቁር ማንኪያ ተቀምጠዋል።

ጥቅጥቅ ባለ አረንጓዴ ሳር የተከበበ መስመር ላይ በፓፓያ የተሞሉ የፕላስቲክ ሳጥኖች ተደርድረው ቀርበዋል። ፍሬዎቹ ቢጫ እና አረንጓዴ ቀለም አላቸው። ሁለት ሰዎች በሳጥኖቹ ዙሪያ ቆመዋል። የተትረፈረፈ የግብርና ምርት መሰብሰብ መሆኑን ግልጽ ነው።

ሁለት ወንዶች አዲስ የእግር ኳስ ማሊያ ይዘው ፎቶ ተነስተዋል። ከበስተጀርባ "የኢትዮጵያ እግር ኳስ ፌዴሬሽን" አርማ ይታያል። አንዱ ሰው ከስፖርት ክለብ ወይም ከፌዴሬሽኑ የመጣ ይመስላል። ይህ ማሊያ የየትኛውን የኢትዮጵያ እግር ኳስ ቡድን ሊሆን ይችላል?

ገበሬዎች በእርሻ ቦታቸው ላይ በአነስተኛ መሳሪያዎች ሲሰሩ ያሳያል። እነዚህ ገበሬዎች የተሻለ ምርትና የኑሮ ደረጃ ለማግኘት ምን ዓይነት ዘመናዊ የግብርና ዘዴዎችን መጠቀም ይችላሉ?

አረንጓዴ፣ ነጭ እና ቀይ አግድም መስመሮች ያለው ባንዲራ። በግራ በኩል ደግሞ ሰማያዊ ትሪያንግል ሲሆን በመሃሉ አንድ ነጭ ኮከብ አለ። ከባንዲራው በታች በአማርኛ የተጻፈ ጽሑፍ ይታያል። ባንዲራው በዓለም አቀፍ ደረጃ የትኛዋን የራስ ገዝ ግዛት ነው የሚወክለው?

ይህ በእንጨት ፍሬም የተሠራ ጥቁር እና ነጭ ሥዕል ነው። ንጉሡ ጋሻ ይዘዋል፤ ከጎናቸውም አንበሳ ተስሏል። ከበስተጀርባ ወታደሮች እና ተራሮች አሉ። ይህ ሥዕል በታሪክ ውስጥ የትኛውን ትልቅ ጦርነት ሊያስታውስ ይችላል?

ብዙዎቹ ሰማያዊ ሱሪዎች እና ሸሚዞች እንዲሁም የአረንጓዴ ካርዲጋን አይነት ልብሶች ለብሰው ሲሆን፣ አንዳንዶቹ ደግሞ ቦርሳዎች ተሸክመዋል። እነዚህ ተማሪዎች በትምህርት ቤታቸው አቅራቢያ የሚሰበሰቡት ወይም የሚጓዙት ከትምህርት በፊት፣ ከትምህርት በኋላ ወይስ በሌላ የዕለት ጊዜ ሊሆን ይችላል?

ንጉስና ንግስት ከፊት እየተራመዱ ነው፣ ከበስተኋላ ብዙ ቀለም ያለው ጃንጥላ የያዙ ተከታዮች አሉ። ሰውየው ጥቁር ካባና ኮፍያ ለብሷል፣ ሴትዮዋ ደግሞ ሰማያዊ ካባ እና የራስ መጎናጸፊያ አድርጋለች። ይህ ሰልፍ የብሔር ወይም የሃይማኖት በዓልን ያመለክታልን?

በድንጋይ የተገነባ ጥንታዊ መግቢያ በር በአረንጓዴ ፓርክ ውስጥ ቆሟል። በበሩ አናት ላይ የአንበሳ ቅርፃ- ቅርጾች ተቀምጠዋል። በግድግዳው ላይ ሰዎችና የጦር መሳሪያዎች የተቀረጹበት ቅርፃ-ቅርፅ አለው። ህንጻው በዛፎችና በአበቦች ተከቧል። አንዳንድ ሰዎች በአካባቢው ተቀምጠዋል።

ሰማያዊ ልብስ የለበሰች ሴት፣ በበረሃማ የእርሻ መሬት ላይ የበቆሎ ተክሎችን ስትንከባከብ፣ ይህ የግል ጥረት ለምግብ ዋስትናና ለአካባቢው ኢኮኖሚ ምን ያህል ትልቅ አስተዋፅኦ ይኖረዋል?

አንድ ባነር መሃል ላይ "8 ለውጥ ያየሁበት ተፈጥሯዊ ዘይቶች!" የሚል ጽሑፍ በሐምራዊና አረንጓዴ ቀለም ይታያል፣ ፣ በቀኝ በኩል ደግሞ ሌላ ሴት ፊቷን በእጇ ስትነካ ትታያለች። ይህ መረጃ ከየትኛው የውበት ወይም የጤና ምንጭ የተገኘ ነው?

የሻሎም የጥርስ ክሊኒክ ማስታወቂያ ነው። ፈገግ ያለች ሴት ምስል እና "ጤናማ ጥርስ ለፈገግታዎ" የሚል የአማርኛ መልዕክት ይዟል። የእውቂያ መረጃዎች በግልፅ ተቀምጠዋል። ክሊኒኩ የቀዶ ጥገና አገልግሎት ይሰጣል?

በሚያማምር ቤተ ክርስትያን ውስጥ ብዙ ሰዎች በብዛት ነጭ ልብስ ለብሰው ለመጸለይ ተሰብስበዋል። ቤተ ክርስትያኑ ግዙፍ ምሰሶዎች፣ ደማቅ ቀይ ምንጣፎች እና ባለ ብዙ ቀለም ሥዕሎች አሉት። በመካከላቸው የቆመ አንድ ቀይ ልብስ የለበሰ ሰው ማን ነው?

በሚያማምር አረንጓዴ ገጠራማ ስፍራ ላይ ሦስት የውሃ ጠርሙሶች ቆመዋል። ጠርሙሶቹ ሰማያዊ ቀለም ያላቸው እና 'አምባሳደር' የሚል ስያሜ አላቸው። ሰማያዊ ሰማይ እና ደመናዎች በስተጀርባ አሉ። የጠርሙሶቹ መጠኖች ምን ያህል ናቸው?

ጥቁር ካባ የለበሱ ወንድና ሴት ሰው ከመሪዎቻቸው ጋር ባህላዊ ልብስ ለብሰው በአደባባይ እየተጓዙ ነው። ዙሪያቸውን በነጭ ልብስ የለበሰ ህዝብ የሚከተል ሲሆን፣ ባለቀለም ጃንጥላዎች ይታያሉ። ይህ የኢትዮጵያ በዓል ወይም ታሪካዊ ክስተት ሊሆን ይችላል?

በርካታ የቢዝነስ ልብስ የለበሱ ሰዎች በስብሰባ አዳራሽ ውስጥ የኢትዮጵያ ባንዲራ ፊት ለፊት ተሰልፈው የቆሙት፣ ይህ የባለሙያዎች ስብስብ በምን አይነት የንግድ ወይም የኢንቨስትመንት ስምምነት ላይ ይገኛሉ?

አንድ ጥቁርና ሰማያዊ ቀለም ያለው ገመድ አልባ ቁፋሮ መሣሪያ ከመለዋወጫዎቹ ጋር በአንድነት ቀርቧል። መሣሪያው ባትሪ አለው፣ ከሱ ጋር ደግሞ ለጥፍርና ለቁፋሮ የሚሆኑ ብረታ ብረት ቢቶች ተሰጥተዋል። እነዚህ መሳሪያዎች በብዛት የሚጠቀሙት የትኞቹ ባለሙያዎች ናቸው?

ሁለት ሴቶች በኢትዮጵያ ባህላዊ እና ዘመናዊ ልብሶች የድንጋይ ሐውልት አጠገብ ቆመዋል። አንደኛዋ ረጅም ነጭ ቀሚስ ለብሳለች። ሌላኛዋ ደግሞ ፈካ ያለ ልብስና ቡናማ ጃኬት አድርጋለች። በስተጀርባ ዛፎች እና አረንጓዴ ሳር ይገኛሉ። የልብስ ልዩነት ምን ያመለክታል?

አንደኛው ሰማያዊ ልብስና ቀይ ጓንት ሲለብስ፣ ሌላኛው ደግሞ ነጭና ሰማያዊ ልብስና ሰማያዊ ጓንት አድርጓል። ከበስተጀርባ ታዳሚዎች በመድረክ ላይ ተቀምጠው ጭምብል አድርገዋል። ይህ ውድድር የትኛው ዓይነት የቦክስ ውድድር ሊሆን ይችላል?

አረንጓዴ፣ ቀይ፣ ቡናማና ወይንጠጅ ቀለም ያላቸው ቅመሞች በአንድ ገበያ ውስጥ ተደርድረዋል። ቅመሞቹ በሰያፍ ረድፎች ተከፋፍለዋል። በእያንዳንዱ ረድፍ መካከል አረንጓዴ የሳር ግንድ አለ። ከኋላ ደግሞ ሌሎች የደረቁ ቅመሞችና የጥቅልል ምርቶች አሉ። ቅመሞቹ ሽታ አላቸው።

በቅጠሎች ያልተወገደ፣ ያልበሰለ በቆሎ በቅርበት ቀርቧል። እነዚህ አረንጓዴ የሆኑት የቆሎ ፍሬዎች ገና እንዳልደረሱ ያመለክታሉ። በቆሎ በኢትዮጵያ ውስጥ ከዋና ዋና ሰብሎች አንዱ ነው። በቆሎ ለምግብነት ከሚውልባቸው ዋና መንገዶች መካከል ምን ምን ናቸው?

በኢትዮጵያ ውስጥ ያሉ የተለያዩ የቢራ ዓይነቶችን ያሳያል፤ ቅዱስ ጊዮርጊስ፣ ሃረር እና ጋምቤላ ቢራን ጨምሮ። ጠርሙሶቹ በቡና ቤት ቆጣሪ ላይ ተቀምጠዋል። ከእነዚህ ውስጥ የትኛው ቢራ ነው በጣም ጥንታዊው?

ለሕትመት አገልግሎት የሚውል ትልቅ ሰብሊሜሽን ፕሪንተር (ማተሚያ) ማሽን አለ። በላዩ ላይ "በጣም ውጤታማ" የሚል ጽሑፍ አለ። ስልክ ቁጥር እና አድራሻ (ጉርድ ሾላ የግብርና ሚኒስቴር ፊት ለፊት) ከታች ተቀምጠዋል። ኤም አድቨርታይዚንግ ያስተዋውቃል።

በዚህ የጥቁርና ነጭ ምስል ላይ አንድ ወጣት ወንድ በእንጨት ወንበር ላይ ተቀምጧል። እግሩን በእንስሳት ቆዳ ምንጣፍ ላይ አድርጓል። ሰውዬው ነጭ ሱሪና ሸሚዝ ለብሶ ጥቁር ካባ ተከናንቧል። በአካባቢው ደግሞ የእንጨት ጠረጴዛና የተቀመጡ የታሸጉ ወፎች ይታያሉ።

ከቆዳ ውበት ጋር የተያያዙ ሁለት የተለያዩ የፊት ህክምናዎች በአንድ ላይ ቀርበዋል። በአንዱ ክፍል ጥቁር ነጥቦችን ማስወገድ ሲታይ፣ በሌላኛው ደግሞ አይኖች ተደርጎ በጭንብል መረጋጋት አለ። እነዚህ ሁለት የቆዳ እንክብካቤ ዘዴዎች ለፊቱ ጤንነት የሚሰጡት ጥቅም ምንድን ነው?

ትልቅ ባለ ሶስት ፎቅ የድንጋይ ቤተ ክርስቲያን ከምድር ተቆፍሮ ይታያል። ግዙፍ ቀይ ቡኒ ዐለቶች የተጠረበው ቤተ ክርስቲያን ዙሪያውን ከበውታል። የደረጃ መግቢያዎች ወደ ቅዱስ ቦታው ያመራሉ። ይህን አይነት የዐለት ውቅር ቤተ ክርስቲያን የሰራው የኢትዮጵያ ንጉሥ ማነው?

አዲስ፣ ከፍተኛ አንገት ያላቸው ነጭ የስፖርት ጫማዎች ጥቁር ማሰሪያዎች እና የናይክ ምልክቶች በሳጥናቸው ላይ ተቀምጠዋል። ጫማዎቹ በጫማ ማከማቻ ውስጥ ባሉ ሌሎች ሳጥኖች ፊት ተደርድረዋል። እነዚህን የመሰሉ ጫማዎች ለመለየት የሚያስችላቸው ልዩ ስም ምንድነው?

ረጃጅም ዛፎች አጠገብ የሚገኝ የመዋኛ ገንዳ ይታያል። ገንዳው ንጹህ ሰማያዊ ውሀ ይዟል፤ በጎኑም ብዙ የመዝናኛ ወንበሮች ተሰድረዋል። ከወንበሮቹ በላይ ትላልቅ የፀሐይ መከላከያ ጃንጥላዎች ተዘርግተዋል። የሰላም እና የመዝናናት ስሜት ይሰጣል። በኢትዮጵያ ውስጥ ብዙዎቹ ትላልቅና ዘመናዊ ሆቴሎች የሚገኙት በየትኛው ከተማ ነው?

ሰማያዊ የደንብ ልብስ የለበሱ፣ የፊት ጭንብል ያደረጉ ተማሪዎች በክፍል ውስጥ በተቀመጡበት ጠረጴዛ ላይ መጽሐፍ እያነበቡ ነው። ተማሪዎቹ በትምህርቱ ላይ ትኩረት አድርገዋል። አንዷ ተማሪ ጭንቅላቷን በእጇ ተደግፋለች። የፊት ጭንብል አስፈላጊነት ምንድን ነው?

ብርቱካናማ ቀለም ያለው ዘመናዊ የመንገድ ማጽጃ ማሽን ነው። ከፊት ሰፋፊ መጥረጊያዎች የተገጠሙለት ነው። ይህ ተሽከርካሪ የከተማ አካባቢዎችን ለማጽዳት ወሳኝ ነው። የንጽህና እና የልማት አገልግሎት የሚሰጥ የማዘጋጃ ቤት መሣሪያ ነው።

ባለ ዘመናዊ ህንፃ ነው። በላይኛው ክፍል በብርሃን የተጻፈ 'Arada Women and Children Health Specialty Center' የሚል ስያሜ በአማርኛና በእንግሊዝኛ ይገኛል። ይህ ስፔሻሊቲ ማዕከል በኢትዮጵያ ውስጥ የትኛው ከተማ ውስጥ ሊገኝ ይችላል?

ከበቆሎ ተክል የተሰራ ሰፊ እርሻ አለ። እፅዋቱ ረጅም፣ ጥቁር አረንጓዴ ቅጠሎች አሏቸው። ከሩቅ በስተኋላ ዛፎችና ሕንፃዎች አሉ። በሰማይ ላይ ደግሞ የብርሃን ደመናዎች ይንሳፈፋሉ። ቦታው ለምነት ያለው የግብርና መሬት ነው።

ከጎጆው ፊት ለፊት፣ ከኋላው ታይቶ የሚታየው አንድ ልጅ በሰማያዊና ቀይ የዝናብ ጃኬት ለብሶ ወደ ጎጆው አለ። ይህ ዓይነቱ ጎጆ እንዴት ነው ለረጅም ጊዜ የሚቆየው?

የአስፋት መንገድ መካከል አደባባይ ሰፊ ክብ ሆኖ መካከል ላይ ረዥም ሀዉልት እና ከሀዉልቱ ጫፍ ላይ አንበሳ ቅርፅ ተቀምጧል። የአደባባዩ በዉኃ የተሞላ ነዉ። የሚገኝበት ከተማ ማን ይባላል?

ሙሉ የምርት ሂደቱን ጨርሶ ዘሩ በማደበሪያ የተቀመጠ የምርት አይነት ሲሆን ሁለት ሰዎች እየጠበቁት ይገኛሉ ።የዚህ ምርት ገለባው ከፊቴ የሚታይ ሲሆን እየተመለከታችሁ ትገኙት የገለባ ምርት ምንድነው?

አምስት የተለያዩ ቅርጽ ያላቸው የዘመናዊ መብራቶች በጣራ ላይ ተንጠልጥለው ይታያሉ። መብራቶቹ በረጃጅም ጥቁር ገመዶች ከጣሪያው መሃል ካለው አንድ ማገናኛ ተዘርግተዋል። ከበስተጀርባ በግድግዳ ላይ የተንጠለጠሉ ሁለት ሥዕሎችና በታችኛው ክፍል ላይ ማስጌጫዎች ያለበት ጠረጴዛ አለ።

የአካባቢው ተራራማ ሰንሰለቶች ለስላሳ የፀሐይ ብርሃን ተጋርጠው፣ ድባቡን ግርማ ሞገስ እንዲላበስ አድርጎታል። ይህ የገላዳ ዝንጀሮዎች የሚታዩበት አካባቢ በኢትዮጵያ ውስጥ የትኛው ብሔራዊ ፓርክ ወይም ስፍራ ሊሆን ይችላል?

የብርሃን ክፍል ያለው የንባብ ክፍል ትላልቅ መስኮቶች አሉት። በርካታ ተማሪዎች በትላልቅ ጠረጴዛዎች ላይ ተቀምጠው መጻሕፍትን እያነበቡ ነው። ከበስተጀርባ ብዙ መጻሕፍት መደርደሪያዎች ሲታዩ፣ አንዲት ሴት በትንሽ መስኮት የምን ማብራሪያ ትሰጣለች?

ሰማያዊና ቀይ ቀለም የተቀባ የአንድ ሰው ፊት ምስል ነው። አይኖቹ ወደ ግራ ይመለከታሉ፣ በግንባሩና በራሱ ላይ ነጭ ጨርቅ ይታሰረዋል። በግራ በኩል "ሐሰተኛው" የሚል የአማርኛ ጽሑፍ በትልቁ ተጽፏል። የሰማያዊና ቀይ ቀለም አጠቃቀም ምን ስሜት አለው?

አረንጓዴ ክብ ምልክት መሃል ላይ ቀንድ ያለው ፍየልና ተክል አለ። በላይኛው ክፍል የአማራ ብሔራዊ ክልላዊ መንግሥት አካባቢና የደን ጥበቃ ባለሥልጣን የሚል ጽሑፍ አለ። ከስር ደግሞ አምሃራ ናሽናል ሪጅናል ስቴት ኢንቫይሮንመንት ኤንድ ፎረስት ፕሮቴክሽን አውቶሪቲ የሚል አለው።

ጥላ ያረፈበት ግመል በደረቅ መሬት ላይ ከግንባር ፊት ቀርቦ አለ። ግመሉ የእንጨትና ቢጫ ሻንጣ የታሰረበት ሲሆን፣ ከኋላው በድንጋይና በሣር የተሠሩ መዋቅሮች በሩቅ አሉ።

የኬብል ድጋፍ ያለው ድልድይ ግራጫ ቀለም ያላቸው ምሰሶዎች አሉት። ከታች ጥቅጥቅ ያሉ አረንጓዴ ቁጥቋጦዎች ሲኖሩ፣ በላይ በኩል ደግሞ ቀጭን የእንቅስቃሴ ክሬን ይገኛል። ከድልድዩ ላይ አንድ ጥቁር መኪና ሲያልፍ ይታያል። ይህ ድልድይ በኢትዮጵያ የትኛው ከተማ ይገኛል?

ጥቁር ሐምራዊ የእንቁላል ፍሬና ዱባን ጨምሮ የተለያዩ አትክልቶች በአረንጓዴ ሸራ ላይ ተዘርግፈዋል። ሸራው በጠጠር በተሸፈነ መሬት ላይ የተነጠፈ ሲሆን ጥግ ላይ ቀይና ነጭ ጨርቅ አለ። ትንሽ የቢጫ ከረሜላ መጠቅለያ ከታች ይገኛል።

በኢትዮጵያ በጣም ብዙ ለምለም እና አረንጓዴ ስፍራዎች አሉ። አብዛኛውን ጊዜ እነዚህ ተራራማ እና አረንጓዴ ስፍራዎች እንደ ፓርክ አይነት ተከለለው የተለያዩ ብርቅዬ እንሰሳዎች እንዲኖሩባቸው ጥበቃ ይደረግባቸዋል። ኢትዮጵያ ውስጥ ስንት ፓርክ ታውቃላችሁ?

ጨለማ የለበሰ ሰው ጥቁር አረንጓዴ/ግራጫ ጃኬት እና ጥቁር ቱርሊንክ ለብሶ በፊት ለፊት ላይ ይስቃል፣ ጥርሶቹም ጎልተው ይታያሉ። ከኋላው ሰማያዊ ወይም ግራጫ የቆየ የእንጨት ግድግዳ አለ። ይህ ሰው በየትኛው መስክ ታዋቂ ነው?

በረዳት ውስጥ የቆሙ "Holland Yoghurt" የተሰኙ፣ 420 ግራም የሚመዝኑ፣ ተፈጥሯዊ እርጎዎች በነጭና አረንጓዴ ዕቃዎች ተደርድረዋል። የአመጋገብ ዋጋና ንጥረ ነገሮች በአንዱ ዕቃ ላይ ተጽፏል። የዚህ አይነት እርጎ በምን አይነት መደብሮች ውስጥ ይገኛል?

ከታች በኩል ደግሞ አንድ የዜና አቅራቢ ሴት በትንሽ ማዕቀፍ ውስጥ ትታያለች፣ ከሥርም ስለ ትምህርት ቤት ውጤት የሚገልጽ የአማርኛ ዜና ጽሑፍ ይገኛል። እሳት ነበልባል እና መጽሐፍ በትምህርት ተቋም ውስጥ ምን ዓይነት ትምህርታዊ ወይም መንፈሳዊ ትርጉም ያስተላልፋል?

በከተማ መንገድ ላይ ባለው ፒክአፕ መኪና ጀርባ ላይ የደንብ ልብስ የለበሱ ወታደራዊ ሰዎችን ናቸው። መኪናው ነጭ ቶዮታ ነው። ወታደሮቹ ሰማያዊ ካሞፍላዥ ልብስ ለብሰዋል። ከጎናቸውም አንሶላ ይመስላል። አንድ ሲቪል ሰው በቀኝ በኩል እየሄደን ነው?

አረንጓዴ፣ ቀይ፣ ጥቁር፣ ቢጫና ቡናማ ሽፋኖች ያሏቸው ስድስት ደብተሮች በነጭ ጠረጴዛ ላይ ተቀምጠዋል። ትልቁ አረንጓዴ ደብተር በአቀባዊ ቆሟል። የተቀሩት ደብተሮች ተደራርበው ተቀምጠዋል። በግራ በኩል አንድ ወርቃማ ብዕር ተቀምጧል። የትኛውን ደብተር ለመጻፍ መጠቀም አለብን?

በቀይ ድንጋይ ላይ ተቀርጾ የተሰራ የቤተክርስቲያን ህንፃ ጥልቀት ባለው ስፍራ አለ። ግዙፉ ቤተመቅደስ ባለ ሶስት እርከን ሲሆን በሩ ላይ ነጭ የለበሰ ሰው አለ። ይህ ቦታ በዓለም ቅርስነት የተመዘገበው በምን ምክንያት ነው?

የሁለት ወንዶች በኮረብታማ መንገድ ላይ በፈረስና በአህያ ተቀምጠው ። ሁለቱም ጥቁር ባርኔጣና ነጭ ሻሽ ለብሰው፣ እንስሳቶቹ በቀለማት ያሸበረቁ ማስጌጫዎች አሏቸው። መንገዱ ደረቅ ሲሆን ከበስተጀርባ በዛፍ የተሸፈኑ ኮረብታዎች ይታያሉ።

በአንድ ትልቅ የስብሰባ አዳራሽ ውስጥ፣ ብዙ ተወካዮች በረዣዥም የእንጨት መቀመጫዎች ላይ ተቀምጠዋል። በግንባር ቀደምትነት የመድረክ ጠረጴዛና ካሜራ ሲታይ፣ አዳራሹ በሙሉ ቀይ ምንጣፍ ለብሷል። እነዚህ ተወካዮች የትኛውን አገር ወይም ክልል ፓርላማ ሊወክሉ ይችላሉ?

ሙሉ የመከላከያ ልብስ የለበሱ ሰዎች በብዛት የተከማቹ የህክምና ማስክ ሣጥኖችን ይደረድራሉ። ሰራተኞቹ ፊታቸውን ሸፍነዋል፤ ንፅህናውን ለመጠበቅ ጥንቃቄ የሚያደርጉት ለምንድን ነው?

በማስረጃው ላይ የኢትዮጵያ መንግስት አርማ እና የትምህርት ሚኒስቴር አርማዎች በከፍታው ላይ ነው። የተፈታኙ ግልጽ ያልሆነ ፎቶ በሰነዱ መሀል ላይ ናቸው ።የተፈታኙ የመለያ ቁጥር እና የፈተና ቁጥር ግልጽ ባልሆነ መልኩ ተጽፈዋል።

ሰዎቹ የባህላዊ የስራ ልብስ ለብሰው፣ በማሽኑ ዙሪያ በአንድ ላይ ይሰራሉ፤ ከበስተጀርባ ደግሞ ዛፎች እና ቀይ ጣራ ያለው ህንጻ ይገኛሉ። በምስሉ ላይ የሚታየው ማሽን ለግብርናው ሥራ ያለው ዋና ሚና ምንድን ነው?

ጥርት ባለ ቀን፣ የኢትዮጵያ አትሌቶችና የልዑካን ቡድን አባላት የኢትዮጵያን ባንዲራ ይዘው በሣር ላይ ቆመዋል። አትሌቶቹ ቢጫ የደንብ ልብስ ለብሰው ሲሆን፣ የተቀሩት ሰዎች የተለያዩ ልብሶችን ለብሰዋል። የልዑካን ቡድኑ የተሰበሰበው ለየትኛው ታላቅ ስፖርታዊ ዝግጅት ለመዘጋጀት ነው?

አንድ ቀይ ቀበሮ በደረቅ የጫካ ወይም የሜዳ አካባቢ ቆሟል። ቀበሮው ብርቱካናማ-ቀይ ፀጉር እና ነጭ ደረት ያለው ሲሆን አካባቢውን ይመለከታል። ይህ ቀበሮ የትኛው ዓይነት ዝርያ ወይም ንዑስ ዝርያ ሊሆን ይችላል?

ዘመናዊ የሲሚንቶ ህንጻ ፊት ለፊት የ“ሀበሻ ባህላዊ ቤት” የሚል ምልክት አለ፤ ተቀምጠው ምግባቸውን የሚመገቡ ሰዎችም ይታያሉ። የሀበሻ ባህላዊ ምግብ ቤቶች በኢትዮጵያ ባህላዊ ወጎች ውስጥ ምን አስተዋፅኦ አላቸው?

ባለ ብዙ ፎቅ ሕንፃ ግንባታ ላይ ሁለት ሠራተኞች ከፍ ባለ ብረት ማቆሚያ ላይ ቆመዋል። ሠራተኞቹ የብርቱካናማ አንጸባራቂ ልብስ ለብሰው፣ ግንባታውን በጥንቃቄ እያካሄዱ ነው። ከጀርባቸው ሌላ ህንፃም ይታያል። በኢትዮጵያ ውስጥ በግንባታ ላይ የሚሰሩ ሠራተኞች የሥራ ደህንነትና ጥንቃቄ እንዴት ሊጠበቅ ይችላል?

ጥቁር ሰማያዊ ልብስና ቀይ የአንገት ማሰሪያ ያደረገ አንድ ሰው ንግግር እያደረገ ነው። ሰውየው ማይክሮፎን በእጁ ይዞ ወደ ፊት ይመለከታል። ከበስተጀርባው በሰማያዊ ዳራ ላይ የቃላት ጽሑፍ አለ። ይህ ሰው ስለ ምን ጉዳይ መግለጫ እየሰጠ ነው?

ከፍተኛ ትኩረት የሚስበው ምስል፣ በጎዳና ላይ የተቀመጠች ሴት አጠገቧ ካሉ ሰዎች ጋር እየተጨዋወተች ስትጥድ ያሳያል። የቆሎ ፍሬዎች በድስት ውስጥ ሲበስሉ፣ ሸማኔ ሰፌድ ጎን ለጎን ተቀምጧል። ይህች እናት በዕለት ተዕለት ሕይወት ውስጥ ምን ያህል ገቢ ታገኛለች?

የአዲስ አበባ ከተማን የሚወክል የሚመስል ክብ አርማ፣ የጽሕፈት እስክርቢቶ ጫፍ እና የኤሌክትሪክ ምልክት አለ። "የአዲስ አበባ የመገናኛ ብዙኃን ኤጀንሲ" የሚል ጽሑፍ አለ። ይህ ኤጀንሲ የከተማዋን መልካም ገፅታ በመገንባት ምን ያህል ተሳክቶለታል?

አምስት ሰዎች ጥቅጥቅ ባለ አረንጓዴ ሜዳ ላይ ይሰራሉ።፣ ሁለት ሴቶች የችግኝ ሳጥኖችን ሲሸከሙ፣ የተቀሩት ደግሞ በሜዳው ውስጥ ጎንበስ ብለዋል። ሴቶቹ በደማቅ ቀይ እና ቢጫ ቀለም የተለያየ ልብስ ለብሰዋል፣ የለበሱት ባህላዊ ልብሶች ከሥራው ጋር ተስማሚ ናቸው?

ሰዎች በተቀመጡበት የመመገቢያ ቦታ ላይ አንድ ሰው በእጁ የሽቦ ክዳን ያለው ባህላዊ የኢትዮጵያ የምግብ ቅርጫት ይከፍታል። ቅርጫቱ ውስጥ እንጀራ ላይ የተለያዩ ወጦች አሉ። ሌሎች ሰዎች በስተጀርባ አሉ። እየቀረበ ያለው የትኛው ምግብ ነው?

አንፀባራቂ የብርጭቆ ገጽ ያለው ትልቅ የእንጨት የመመገቢያ ጠረጴዛ ይታያል። ስምንት የሚሆኑ ከእንጨት የተሠሩ ቀይ ቡኒ ወንበሮች በዙሪያው ተደርድረዋል። ወንበሮቹ መቀመጫ ላይ ለስላሳ ጨርቅ ተደርጎላቸዋል። በኢትዮጵያ ውስጥ የመመገቢያ ጠረጴዛዎችን ለመሥራት በብዛት ጥቅም ላይ የሚውለው የእንጨት ዓይነት የትኛው ነው?

ሰማያዊ ትልቅ ሐይቅ በአረንጓዴ በተሸፈኑ ኮረብቶች የተከበበ ነው። ከፊት ለፊት ቡናማና አረንጓዴ ቁጥቋጦዎች እንዲሁም ረዣዥም ሳሮች ይታያሉ። ሰማዩ ደማቅ ሰማያዊና ጥርት ያለ ሲሆን የመሬቱ አቀማመጥ ሰፊ ነው። ይህ ስፍራ የማን መልክዓ ምድር ነው?

መደብሩ "YOTOR BOOK STORE" የሚል ጽሑፍ በታችኛው ክፍል ላይ አለው።"ነገር" የሚለው ርዕስና የፀሐይ መጥለቅ ምስል ያለው ሽፋን የዚህን መጽሐፍ ጭብጥ ወይም ዘውግ እንዴት ሊያመለክት ይችላል?

ሰፊና ግዙፍ ግራጫ የሲሚንቶ ግድብ ውሃ ከከፍታው ወደ ታች ይረጫል። በግድቡ አናት ላይ ትንሽ ነጭ ቤት አለ። በስተቀኝ በኩል አረንጓዴ ዛፎች አሉ። ከታች ብዙ የተከማቸ የቆመ ውሃ አለ። ይህ ግድብ ምን ያህል ኤሌክትሪክ ማመንጨት ይችላል?

የአፍሪካ ህብረት (African Union) መለያ ምልክት ነው፤ ምልክቱም በወይራ ቅርንጫፎች የተከበበ እና ክብ በሆነ ወርቃማ ቀለበት ውስጥ የአፍሪካን አህጉር ካርታ ይዟል። በአፍሪካ ህብረት አርማ ውስጥ ያሉት ሰባት ቀይ ክቦች ምን ይወክላሉ?

በቀይ የጣሪያ ሕንፃ ፊት ለፊት፣ ግድግዳው በጡብና በጭስ ማውጫ የተሠራ ሲሆን፣ ለክብረ በዓል የተዘጋጀ ጠረጴዛና ተክሎች ከስር አሉ። ይህ ቤት ምን ዓይነት ተግባር ያከናውናል?

በአንድ ትልቅ ቋጥኝ ላይ ቆሞ ያለ የገላዳ ዝንጀሮ ነው። አካባቢው ገደላማና ኮረብታ ነው። ከበስተጀርባ የተራራ ሰንሰለቶች ከግራጫማ ጭጋግ ጋር ተሰብስበዋል። ፀሐይ ቦታውን ደማቅ አድርጋዋለች። ድንቅ የዱር እንስሳት መኖርያ ነው። የገላዳ ዝንጀሮዎች በብዛት የሚኖሩት በየትኞቹ የኢትዮጵያ ፓርኮች ውስጥ ነው?

በከተማ መንገድ ዳርቻ የውጭ ልብስ መሸጫ ሱቆች ተደርድረው አሉ። ብዙ የማንኪን ሞዴሎች የተለያዩ ልብሶችን ለብሰው በመስመር ቆመዋል። ሱቆቹ በቢጫ ሰሌዳዎች ላይ የአማርኛ እና የእንግሊዝኛ ጽሑፎች አሏቸው። ሁለት ሴቶች ወደ ቀኝ በኩል እየሄዱ ነውን?

አንድ ሰማያዊ ሹራብ የለበሰ ሰው ከመሬት ላይ ወይም አግዳሚ ወንበር ላይ ጋደም ብሏል። እጁን ወደ ላይ ዘርግቶ ሌሎች ሁለት ሰዎች በጠንካራ ሁኔታ ይዘውታል። ከበስተጀርባ የእንጨት አግዳሚ ወንበርና አረንጓዴ ተፈጥሮአዊ ዳራ ይታያል።

ይህ ምስል የከብት እርባታ የሚታይ ሲሆን፣ በርካታ ጥቁርና ነጭ ላሞች በረድፍ ቆመው ደረቅ ገለባ እየበሉ ነው። ይህ የከብት እርባታ ሥርዓት በኢትዮጵያ ወተትና ስጋ ኢንዱስትሪ ላይ ምን ያህል ተጽእኖ አለው?

ተዘግተው ባሉ ሱቆች እና ቢሮዎች የተሞላ የንግድ ሕንፃን ያሳያል። አብዛኞቹ የማስታወቂያ ሰሌዳዎች የመኪና መለዋወጫዎች ሽያጭ አገልግሎት የሚያሳዩ ናቸው። ሕንፃው የንግድ እንቅስቃሴ ማዕከል ይመስላል። የንግድ ቦታዎቹ ለምን ተዘግተዋል?

አንዲት ሴት የጤና ባለሙያ በነጭ ካፖርት ውስጥ፣ በመድኃኒት መደርደሪያዎች መሃል ቆማለች። መደርደሪያዎቹ በልዩ ልዩ የታሸጉ መድኃኒቶችና መርፌዎች ተሞልተዋል። ሴትየዋ በእጇ ላይ አዲስ መድኃኒት ይዛለች። እሷ ፋርማሲስት ትሁን። በፎቶው ላይ እንደ ማሌፈርት ያሉ መድኃኒቶች የትኛውን በሽታ ለማከም ነው የሚውሉት?

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዓል አከባበርን ያሳያል። ቀሳውስት በወርቅ ልብስና ነጭ የአበሻ ልብስ የለበሱ ምዕመናን በመንፈሳዊ ጉዞ ላይ ናቸው። ታቦቱ በአደባባይ ሲጓዝ ዕጣን በብዛት ይታያል። ይህ በዓል የትኛውን ታሪካዊ ክስተት ያሳስባል?

ከበስተጀርባ አንጸባራቂ (Sequin) መጋረጃዎችና በውስጣቸው ወርቃማ ነገሮች ያሉት ግልጽ ፊኛዎች ለጌጥ ተደርገዋል። ይህ የኬክ እና የጌጣጌጥ አሰራር በዋነኛነት ለምን ዓይነት ክብረ በዓል ሊዘጋጅ ይችላል?

በምርጫ ጣቢያ ውስጥ ያሉ የምርጫ ሠራተኞችን ያሳያል። ወጣቶቹ በሐምራዊ ልብስ ቆብ ለብሰው መረጃ እየመዘገቡ ነው። በግድግዳው ላይ የአካል ክፍሎች ምልክቶች አሉ። ይህ ሥዕል የምርጫ ሥነ ሥርዓትን ያሳያል?

በአንድ ትልቅ መጋዘን ውስጥ በርካታ የዶሮ እንቁላሎች በትሪ ተደርድረው ይታያሉ። እንቁላሎቹ በቡናማ የካርቶን ትሪዎች ውስጥ ተቀምጠው ረጅም ክምር ፈጥረዋል። ከበስተኋላ በኩል ደግሞ ባለ ብዙ ቀለም ባላቸው የፕላስቲክ ትሪዎች ላይ የተቀመጡ ሌሎች እንቁላሎች በግድግዳው አጠገብ ተከምረዋል።

ረጃጅም እና ጥቁር ጸጉር ያላት ሴት ባህላዊ ሰማያዊ ልብስ ለብሳ ወደ ፊት ትራመዳለች። ብዙ ተመልካቾች በሁለቱም በኩል ቆመው ዝግጅቱን ይከታተላሉ። በሴቶቹ ቀሚሶች ላይ የቀለም እና የሽመና ልዩነት ስለ ክልላዊ ወይም ማኅበራዊ ደረጃ ምን ይነግረናል?

ሁለት ትናንሽ የአጋዘን ዝርያዎች በደረቅ የጫካ ውስጥ ቆመዋል። አንደኛው አጋዘን ቀና ብሎ በቅርበት የሚታይ ሲሆን፣ ሌላኛው ደግሞ ከጀርባው ሆኖ ይመለከታል። አራዊቱ ረዣዥም ጆሮዎችና ቡናማ ፀጉር አላቸው። ይህ ዝርያ በኢትዮጵያ ከሚገኙት የዱር አራዊት አንፃር በየትኛው የሀገሪቱ ክፍል ይገኛል?

ሰፋፊ እና ጥቁር አረንጓዴ ቅጠሎች ያሉት ተክል አሉ። ቅጠሎቹ መሃል ላይ ቀጥ ያሉ ነጫጭ መስመሮች አሏቸው። የውሃ ነጠብጣቦች በቅጠሎቹ ላይ ናቸው።

ይህ ምስል በከተማ አካባቢ በተሰበሰቡ ሰዎች መሀል የባህል ትዕይንት ያሳያል። አብዛኛዎቹ ሴቶች ባህላዊ ነጭ የጥልፍ ልብስ የለበሱወንድና ሴት ከኋላ ተቀምጠው ፈገግ ይላሉ፤ ይህ ስብሰባ የየትኛው የኢትዮጵያ በዓል ወይም ክብረ በዓል ክፍል ሊሆን ይችላል?

ኃላፊነት ላለባቸው ስራዎች የሚውል ትልቅ፣ ዘመናዊና ባለ ሁለት ቀለም ያለው የቢሮ ጠረጴዛ ይታያል። የኮምፒውተር ላፕቶፕ በጠረጴዛው ላይ ተቀምጧል። ይህ የመሰለ ትልቅ ዴስክ በየትኞቹ የመንግስት መስሪያ ቤቶች ውስጥ ጥቅም ላይ ይውላል?

አንድ ሽማግሌ የጆሮ ማዳመጫ ለብሰው ወደ ላይ እያዩ ነው። እርሳቸው የተስተካከለ ልብስና ጃኬት የለበሱ ሲሆን፣ የፂማቸው ቅርፅ ጎልቶ የወጣ ነው። የጆሮ ማዳመጫው በሕዝብ ንግግሮች ወይም በመዝናኛ ላይ ምን ዓይነት ጠቃሚ ሚና ይጫወታል?

ቤቶች በሚያማምሩ ተክሎችና አበቦች የተከበበ ግቢ አላቸው። የግቢው ወለል በሞዛይክ ድንጋዮች የተነጠፈ ሲሆን፣ ግድግዳዎቹ ደግሞ ደብዛዛ ነጭ ቀለም አላቸው። ቤቶቹ ዘመናዊ የሚመስሉ መስኮቶችና በሮች አሏቸው። የግቢው ጣሪያ ቀለም ለምን ይፈልጋል?

በዛፍ ግንድ ላይ የተንጠለጠለ ወርቃማ ቀለም ያለው፣ ጥቅጥቅ ያለ፣ ብዙ የሙዝ ዘለላ ታያለህ? እንደ ሙዙ አይነትና ብስለት ምን ያህል ሙዞች በዘለላው ውስጥ ይኖራሉ?

ይህ ምስል የኢትዮጵያ አንጋፋ አርቲስት በዘፈን መድረክ ላይ ቆሞ ያሳያል። ነጭ ሸሚዝ እና በቀይ፣ ቢጫ፣ አረንጓዴ እና ብርቱካናማ ቀለም ያሸበረቀ ባህላዊ የትከሻ ልብስ ለብሷል። ይህ ዘፋኝ በኢትዮጵያ ሙዚቃ ታሪክ ውስጥ ምን ያህል ትልቅ ተጽእኖ አሳድሯል?

የማንችስተር ዩናይትድ አሰልጣኝ ወይም ተጫዋች በኢሚሬትስ ኤፍ ኤ ካፕ ስፖንሰሮች መድረክ ላይ ነው። ስለ ቡድናቸው ጉዳይ፣ ጨዋታዎችና ዝውውሮች ጋዜጣዊ መግለጫ እየሰጠ ይገኛል። በስሜት ወደ ማይክራፎኖቹ ይመለከታል።

የልጅቷ እግር ቡናማ ጫማ ያደረገች ሲሆን ፀሐይ በልጅቷ እና በዙሪያዋ ባለው አካባቢ ላይ ይንፀባረቃል። ልጅቷ የለበሰችው የአንገት ጌጥ በባህሉ ውስጥ ምን ዓይነት ልዩ ትርጉም አለው?

የፍራፍሬ መሸጫ ጉሊት የፊት ለፊት ገፅታ፣ ብዙ ቢጫ የሐብሐብ አይነቶች፣ ብርቱካናማ ማንጎዎች፣ አረንጓዴ የውሃ ሐብሐቦችና የአናናስ ፍሬዎች ተቆልለዋል። ከድንኳኑ ጣሪያ ላይ ደግሞ የሙዝ ስብስቦች በብዛት ተንጠልጥለዋል፤ እነዚህ ትኩስ ፍራፍሬዎች ገበያ ላይ ዋጋቸው ስንት ነው?

ይህ የሶስት ክፍል ፎቶግራፍ ራሰ በራ የሆነን ሰው ወታደራዊ ልብስ ለብሶ ያሳያል። ሰውዬው ውጪ ባለ አቧራማ ቦታ ላይ ሲሆን፣ የፊቱ ገፅታ ደነገጠ ወይም አስፈሪ ሆኖ ይታያል። ይህ ሰው ማን እንደሆነ ይታወቃል ወይ?

በአዲስ አበባ እና በሌሎች ዋና ዋና ክልል ከተሞች ከተማ መሰረተ ልማቶች እየተስፋፉ ነው። ሰፋፊ አስፓልቶች እና የእግረኛ መንገዶች በብዛት በአብዛኛው አካባቢ ተሰርተዋል። ይህ የመሰረተ ልማት ስራ ምን ይባላል?

ትልልቅ በሆኑ ሰማያዊ የእንግሊዝኛ ፊደላት “ICS” ተጽፎ፣ ከጎኑ ደግሞ “የኢሚግሬሽን እና የዜግነት አገልግሎት” የሚል ጽሑፍ በአማርኛ እና በእንግሊዝኛ ጎልቶ ይነበባል። በአርማው ላይ የሚታየው ባለብዙ ቀለም የጣት አሻራ ምስል ምን ዓይነት መልእክት ያስተላልፋል?

አንዲት ቆንጆ ሴት ቅርብ ርቀት ላይ ቀርባለች። የፊቷ ፀጉር ተጎንጉኖና ወደ ኋላ ተመልሶ ተሰርቷል፤ የቀረው ፀጉር ደግሞ ኩርንችት ሆኖ ተለቋል። ወይዘሪቷ ነጭ የጆሮ ጌጥ አድርጋለች። ብርቱካንማ ቀለም ያለው ልብስ ከታች አለ። ከኋላ ደብዛዛ አረንጓዴ ባክግራውንድ ቀርቧል።

አራት ጥምዝ የመስታወት መደርደሪያዎች ያሉት፣ ከእንጨት የተሰራ፣ ቀስት ቅርጽ ያለው ቀጥ ያለ ቁም ሳጥን አለ። የመስታወት ሳጥኑ የሻይ እቃዎችንና ሌሎች ያጌጡ ዕቃዎችን ይዟል። ዕቃዎቹ የትኛውን ዘመን የሚያንጸባርቁ ናቸው?

አንድ ወንድና ሁለት ሴቶች ባህላዊ አልባሳት ለብሰው አብረው ቆመዋል። ሴቶቹ የኢትዮጵያን ባህላዊ ልብሶች የለበሱ ሲሆን፣ ወንዱ ጥቁር ጃኬትና ሸሚዝ አድርጓል። ምስሉ ምናልባትም በቤተሰብ ወይም በባህል ዝግጅት ላይ የተነሳ ነው። የሴቶቹ የባህል ልብሶች በአብዛኛው ከየትኛው የጨርቅ ዓይነት ነው የሚሰሩት?

ሦስት አግድም መስመሮች ያሉት ባንዲራ ቀይ፣ አረንጓዴ እና ቀይ ቀለሞችን አትሟል። በመሃል ላይ ከ16 ጫፎች የተሠራ የቢጫ ፀሐይ ምልክት አለ። በፀሐዩ መሃል የዛፍ ቅርጽ ያለው አረንጓዴ መሀል ይገኛል። ይህ ባንዲራ የየትኛውን አካባቢ ወይም ሕዝብ ይወክላል?

ጥንዶች ወደ መድረክ የሚሄዱበትን መንገድ ለማሳየት የተዘጋጀ የሰርግ አዳራሽ በምስሉ ላይ ይታያል። መንገዱ በትላልቅ የወርቅ የአበባ ማስቀመጫዎች እና ባለቀለም አበባዎች በሚያብረቀርቁ ቅስቶችና ነጭ መጋረጃዎች በሚያማምሩ መብራቶች ያጌጠ ነው። ይህ ሰርግ በየትኛው ሀገር ተካሂዶ ይሆናል?

የተለመደ ሰማያዊ ታክሲ በከተማ መንገድ ላይ ይጓዛል። መኪናው ከላይ ነጭ ሆኖ በመንገዱ ላይ ይታያል፣ ከበስተኋላ ነጭ ሚኒባስ አለ። በእግረኛ መንገድ ላይ የተለመዱ የእግር ተጓዦች አሉ። ይህ የትራንስፖርት አገልግሎት ለከተማው ምን ያህል አስፈላጊ ነው?

ምስሉ የጋብቻ ጥያቄ ዝግጅት ነው። ቀይና ብርማ ፊኛዎች በክብ ቅርጽ አጌጠዋል። በመሀል "ዊል ዩ ማሪ ሚ" የሚል ጽሑፍ አለ። ወለሉ በቀይ አበባ ቅጠሎችና በሻማዎች ተሞልቷል። ከኋላ ቡናማ መጋረጃ ተንጠልጥሏል። አንድ ሰው ለማግባት ጥያቄ ሲያቀርብ ምን ዓይነት ስጦታዎች ያዘጋጃል?

ቢጂአይ ኢትዮጵያ የሚል ጽሑፍ እና "ተጨማሪ ለመጠጣት የተጠማ" የሚል መፈክር በቀይ ቀለም በደማቅ ቢጫ ዳራ ላይ ይታያል፤ በአጠገቡም የአንበሳ አርማ አለ። ቢጂአይ ኢትዮጵያ ምን ዓይነት ምርቶችን ያመርታል?

የፋሲል ግንብ በሀገራችን ኢትዮጵያ በጎንደር ከተማ የሚገኝ ታሪካዊ እና እድሜ ጠገብ ቅርስ ነው። የፋሲል ግንብ በማን ዘመነ መንግስት እና መቼ ተገነባ ?

በፍቅር እና በደስታ ያጌጠ ታገቢኛለሽ የሚል ጥያቄ ቀርቧል። ቀይ ጽጌረዳዎች በግድግዳው ላይ ተደርድረው፣ ነጭና ቀይ የልብ ቅርጽ ያላቸው ፊኛዎች አጌጠዋል። በተጨማሪም ነጭ ሻማዎችና መስታወት ላይ የተሰሩ አምፖሎች ለውበት ቀርበዋል።

ቡናማና ብርቱካናማ ቀለም ያለው የቡና ፍሬ ማሸጊያ ከቡና ፍሬዎች እና ከወደቀ የቡና ዱቄት አጠገብ ተቀምጧል። በከረጢቱ ላይ "CAFFE TOMOCA" የሚል ጽሑፍ አለ። ይህ የምርት ስም ከየትኛው ሀገር ነው? ቡናው ምን ዓይነት የቅምሻ ልዩነት አለው?

ከኋላ በኩል የሚታየው ሰው ጥቁር ፀጉር ተጎንጉኖ እየተሰራ ነው። የራስ ቅሉ ፀጉር ወደ ታች ቅርጽ ተሰርቷል፣ ከኋላ ደግሞ አንድ ወፍራም የተጎነጎነ ሹሩባ ይታያል። የቀሩት ፀጉሮች ተጣፍተው በእጅ ተይዘዋል። ልጅቱም ወደፊት እየተመለከተች ነው።

ይህ አርማ 'MoST' የሚል የእንግሊዝኛ ጽሑፍን እና በአማርኛ "የሳይንስና ቴክኖሎጂ ሚኒስቴር" የሚል ጽሑፍ ይዟል። አርማው ግሎብ የሚመስል ሲሆን፣ በውስጡ የቴክኖሎጂ አውታር ያሳያል። የኢትዮጵያ የሳይንስና ቴክኖሎጂ ሚኒስቴር ለሀገሪቱ ልማት ምን ያህል አስተዋጽኦ ያደርጋል?

ማሽኑ የተሰበሰበውን እህል በቧንቧ/ቱቦ ወደ ቆመበት ቦታ እየለቀቀ ሲሆን፣ ሰማዩ ጥርት ያለና ነጭ ደመናዎች ይገኛሉ። ይህ ማሽን ሰብልን በሚያጭድበት እና እህል በሚያወጣበት ወቅት፣ የግብርናውን ሥራ በምን ያህል ደረጃ ሊያፋጥን እና ሊያቀል ይችላል?

ይህ ምስል ሰፊና ከደን የተሸፈኑ አረንጓዴ ተራሮች ያሳያል። ተራራማው መሬት በሩቅ ከሚታዩት ደረቅ ቦታዎች ይለያል። ይህ የኢትዮጵያ ለም አፈር የአካባቢ ጥበቃ ፕሮግራሞች ምን ያህል ጠቀሜታ አለው?

ጠፍጣፋ፣ ክብ እና ጥቁር የሆነ የኤሌክትሪክ ማብሰያ ዕቃ የሙቀት መቆጣጠሪያ እና የኃይል ገመድ አለው። የብረት ክዳኑ ከጎኑ ተቀምጧል። ይህ ዕቃ ለየትኛው ዓይነት ምግቦች (ለምሳሌ እንጀራ፣ ክሬፕ) አገልግሎት ይሰጣል? የመቆጣጠሪያ ቁልፉ ዲጂታል ማሳያ አለው?

ሶስት የእግር ኳስ ተጫዋቾች ቀይ እና ሰማያዊ ልብስ ለብሰው፣ ኳስ ለመቆጣጠር በሜዳ ላይ ይሮጣሉ። በቀይ ልብስ የተጫወተው ተጫዋች ኳሱን ከሁለት ተቃራኒ ተጫዋቾች ለማራቅ ይሞክራል። ከእነዚህ ተጫዋቾች መካከል የግብ አግቢነት ዕድል ያለው ማነው?

በጠረጴዛ ላይ የተቀመጠ አረንጓዴ የዴስክ ፋን ይገኛል። ከፋኑ ፊት ለፊት የዩኤስቢ መቆጣጠሪያ ፓናል አለ። ከጎን በሎሚ የተጌጠ ውሃና የተከፈተ መጽሔት አሉ። በስተጀርባ በተንጠለጠለ ጨርቅ አጠገብ የቤት ውስጥ ተክል ይገኛል።

ሁለት ገበሬዎች በደረቅ ቦታ ላይ የሰበሰቡትን እህል በባህላዊ መንገድ ይወቃሉ። ምናልባት የስንዴ ወይም የገብስ ክምር ይመስላል። በፀሐይ ብርሃን ከሚወቀው እህል ብናኞች በየአቅጣጫው ይበተናሉ። በኢትዮጵያ ውስጥ ከባህላዊ የእርሻ ዘዴ ወደ ዘመናዊ ዘዴ የመሸጋገር ሂደት ምን ያህል ፈታኝ ነው?

አንድ ጥቁር የቅንጦት መኪና በሠርግ ማስዋቢያዎች ተሽቆጥቁጧል። የፊት ለፊቱ በነጭ አበቦችና ጥንድ ነጭ ሪባን ተጋርዷል፤ ነጭ የጋዝ ጨርቅ ከመኪናው ጣሪያ ይወርዳል። የኋላ መስተዋቶቹ ላይ ጥንድ ነጭ ኳሶች ተጠልቀዋል።

የጨለመ ግራጫማ ጥንድ የስፖርት ጫማዎች በነጭ ጠረጴዛ ላይ አሉ። ጫማዎቹ የጨርቅና የጎማ ድብልቅ ሲሆኑ ትንሿ የadidas ምልክት በጎን በኩል አላቸው። ከኋላቸው አንድ ትንሽ ተክል በጌጥ ማሰሮ ውስጥ ተቀምጧል። ይህ ዓይነት የስፖርት ጫማ በዋናነት ለየትኛው ስፖርት ይጠቅማል?

ሰባት የሚደርሱ ጥቁር ቡና ከጥቁር የጀበና ቡና ማፍሰሻ፣ ቀረፋና ዕጣን ጭስ ጋር ባሕላዊ በሆነ የእንጨት ጠረጴዛ ላይ ተቀምጧል። ይህ የቡና ሥነ ሥርዓት ለኢትዮጵያውያን ባህልና ማኅበራዊ ትስስር ምን ያህል አስፈላጊ ነው?

በሽፋኑ ላይ “አዲስ ነገር እንማራለን፣ አዲስ ነገር እንሞክራለን፣ አዲስ ነገር እንፈጥራለን” የሚል ጽሑፍና ሌሎች ርዕሶች በአማርኛ እና በእንግሊዝኛ ተጽፈዋል። ይህ የ"ሰሌት" መጽሔት፣ ለአንባቢዎች ምን አይነት ዘመናዊ እና የተለያዩ ይዘቶችን ለማቅረብ እየሞከረ ነው?

ከቤት ውጪ ለግብዣ የተዘጋጀ ቦታ አለ። ብዙ ክብ ጠረጴዛዎች በጨርቅ እና በጌጣጌጥ ያማሩ ናቸው። እያንዳንዱ ጠረጴዛ ሳህኖች፣ ብርጭቆዎች እና ለስላሳ ናፕኪኖች አሉት። ከላይ ብዙ መብራቶችና የጌጥ መብራቶች የተንጠለጠሉ ሲሆን፣ በረዥሙ ጠረጴዛው መሃልም ምን ተቀምጠዋል።

ምርቶቹ የኢትዮጵያ ቢራ አይነቶችን ያቀርባሉ። በመሃል ላይ ያለው ጠርሙስ "ቅዱስ ጊዮርጊስ" የሚል ምልክት አለው። ሌሎች ጠርሙሶችም እንደ "ሃረር ቢራ" እና "ካኪና ስቶውት" የመሰሉ መጠጦችን ያጠቃልላሉ። ስብስቡ የተለያዩ የሀገሪቱን የቢራ ምርቶችን አንድ ላይ አድርጎ ያስቀምጣል።

የሩጫ ልብስ የለበሰ አትሌት የቅርብ ፎቶግራፍ ያሳያል። አትሌቱ ፈገግ ፊቱ ላይ ላብ ይታያል። ጥቁር ወርቃማ ቀለም ባለው ልብሱ ላይ የናይኪ አርማ እና ከታች ደግሞ አርማ ያለበት መለያ ይታያል። ይህ ሰው በዓለም አቀፍ ውድድር ላይ ተሳትፏልን?

በትልቅ የንባብ አዳራሽ ውስጥ፣ በርካታ ሰዎች ጠረጴዛዎች ላይ ተቀምጠው በጥሞና ያጠናሉ። ጠረጴዛው በመጽሐፍት እና ማስታወሻዎች የተሞላ ሲሆን፣ ከጀርባ ደግሞ ረጃጅም የመጽሐፍት መደርደሪያዎች አሉ። በአካዳሚያዊ ተቋማት ውስጥ የመጻሕፍት ቤቶች ምን ዓይነት ጠቃሚ ሚና ይጫወታሉ?

በነጭ ዳራ ላይ ሰማያዊ ቀለም ያለው አርማ ሁለት ሰማያዊ መዳፎች ወደ ላይ ከፍ ያሉ እና ሰማያዊና ነጭ የሳንቲም ክምር ይይዛሉ፣ ይህ የጉምሩክ ኮሚሽን አርማ በገንዘብ ዝውውር ላይ ያለውን ትክክለኛ ሚና ያሳያልን?

ማሽኑ የብረት ቀለም ያለው ውሃ ማሞቂያ ሲሆን፣ ጥቁር እጀታና ሽፋን አለው። የማሞቂያው ስም በታችኛው ክፍል ላይ ተጽፎበታል። ማሞቂያው ጥቁር መሰረት ያለው ሲሆን፣ ቀይ ማብሪያ ማጥፊያ ይገኛል። ይህ ማሽን ምን ያህል ውሃ ይይዛል?

ከጣሪያ ላይ በአምስት የተለያዩ ጥቁር ሽቦዎች የተንጠለጠሉ መብራቶች ናቸው። እያንዳንዱ መብራት የተለያየ ቅርጽ ያላቸው ሼዶች (መከለያዎች) ያሉት ሲሆን፣ የቤት ውስጥ ማስጌጫ ዕቃዎች ሆነው የውበት ማዕከል ናቸው።

ስዕላዊ መግለጫ በሞኒተር ላይ የጨለመ፣ የብቸኝነት ስሜት የሚሰጥ የመሬት ገጽታን ያሳያል። ይህ ምስል ምን ዓይነት ታሪክ ወይም ስሜት ለማስተላለፍ አስቦ ይሆን?

ሰማዩ ብሩህ ሰማያዊ ሲሆን፣ የከተማዋ ሕንፃዎች ከመሬት ጋር በሚመሳሰል ቀላ ያለ ቡናማ ቀለም ጎልተዋል። የዚህ ሥነ-ስርዓት ወይም ስልጠና ዓላማ ምንድን ነው?

ቀለል ያለ እንጨት የተሰራ የስድስት ክር ያለው ጊታር በነጭ ጀርባ ላይ ሲታይ፣ በራሱ ላይ ደግሞ የባህላዊ ቅርጽ የተቀረጸበት፣ ይህ መሳሪያ ምን አይነት የሙዚቃ ዘውግ ለማጫወት ሊያገለግል ይችላል?

ሥዕሉ ሰዎች በአንድ ገበያ ውስጥ ወለል ላይ ተቀምጠው ቡና ሲለቅሙ ያስቀምጣል። ከፊት ለፊት አሮጌ መኪና አጠገብ ሽፋን ላይ ዕቃዎችን አቅርበዋል። ከጀርባ ትላልቅ ከረጢቶች እና ሌሎች ነጋዴዎች አሉበት። ሥራው የገጠር ከተማ የዕለት ተዕለት ሕይወት ነው።

በነጭ ዳራ ላይ አምስት የብረት ገመዶች ያሉት የክራር መሣሪያ ይታያል። ክራሩ ክብና ቡናማ ቀለም ያለው የቆዳ ወይም የእንጨት አካል አለው። የክራሩ አንገት ቢጫ የእንጨት ፍሬም አለው። ገመዶቹ በጥቁር ጨርቅ ወደ ታች ተወጥረዋል። ይህ ምንድነው?

ከ እንስሳት ቆዳ የተሠራ የሚመስል ባህላዊ ከበሮ ያሳያል፤ ከበሮውም በ ቆዳ ገመዶች ተጠፍሮ፣ በ ሚያብረቀርቅ ቡናማ ጠረጴዛ ላይ ተቀምጧል ?

ሁለቱ ሰማያዊና ነጭ ሲሆኑ፣ ሦስተኛው ደግሞ አረንጓዴና ነጭ ቀለም አለው። ባቡሮቹ ከላይ በኤሌክትሪክ መስመሮች የተገናኙ ሲሆን፣ ሰማዩ ደመና የሌለበት ነው። የባቡሮቹ ግንባታና ቅርፅ የአዲስ አበባን ቀላል የባቡር ትራንስፖርት ሥርዓት የሚገልጽ ነው?

ሁሉም ነጭ ልብስና አረንጓዴ ኮፍያ ለብሰው ሲሆን፣ ከፊት አንዱ ትልቅ የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ ይዟል። ትናንሽ ዛፎች እና ቁጥቋጦውአለ ።ተሳታፊዎች በዋነኛነት ነጭ ልብስ እና አረንጓዴ ኮፍያ መልበሳቸው ለዚህ የተለየ እንቅስቃሴ ምን አይነት ትርጉም ይኖረዋል?

ብዙ ወጣት ሴቶች እና ልጃገረዶች አረንጓዴ እና ነጭ ባህላዊ ልብሶችን ለብሰዋል። ፀጉራቸውን በተለያዩ ጌጣጌጦች አስውበው በጭብጨባ እና በፈገግታ ላይ ናቸው። አረንጓዴ ዛፎች ከበስተጀርባ ይታያሉ። ይህ የደስታ እና አብሮነት ስሜት የሚያሳየው የትኛው የኢትዮጵያ ክልልን ነው?

የቁም አንገት ያለው ወይንጠጅ አጭር እጅጌ ሸሚዝ ይታያል። ሸሚዙ በመላው ላይ ትንንሽ ነጠብጣብ ያለው ሲሆን፣ ከፊት በኩል ነጭ ቁልፎች አሉት። ይህ የወይንጠጅ አጭር እጅጌ ሸሚዝ ምን ዓይነት ንድፍ ወይም ምልክት አለው?

ፋሽን ሞዴሎች የሚመስሉ ሁለት ሴቶች ነጭ የኢትዮጵያ ባህላዊ ልብሶችን ለብሰው፣ የወርቅ ጥልፍ ቀበቶዎችና አንገትጌዎች አድርገው፣ በግራጫ የውስጥ ቦታ ላይ ቆመዋል። እነዚህ ሞዴሎች የለበሱት ባህላዊ ልብስ ስሙ ማን ነው? ይህንን ፋሽን ዲዛይን ያደረገው ማን ነው?

የፊት ላይ ባህላዊ ምልክቶች ያላት እና የአፍሮ ጸጉር ያበጠች ሴት ያሳያል። የለበሰችው ቡናማ ፀጉር ያለው ካባ ምን አይነት ባህላዊ ትርጉም ይኖረው ይሆን ?

ነጭ ወይም ቀለል ባለ ግራጫ ዳራ ላይ ጥቁር አረንጓዴ የብረት ማብሰያ ድስት አለ። ድስቱ ክብ ቅርጽ ያለው ሲሆን በጎኖቹ ላይ ሁለት ትናንሽ እጀታዎች አሉት። የተጣበቀው አረንጓዴ ክዳኑ መሃል ላይ የብረት እጀታ አለው። ድስቱ ለምን ያገለግላል?

በርካታ ሴቶች የባህል ነጭ ልብስ ለብሰዋል። ልብሳቸው በቀይና አረንጓዴ የሠንጠረዥ ቅርፅ ያጌጠ ነው። መሬቱ በሣር የተሸፈነ ሲሆን ቡና የሚዘጋጅ ይመስላል። ምን ያህል ሴቶች ለዝግጅቱ ተሰብስበዋል?

ትራክ ላይ በሚደረግ ውድድር ላይ ሁለት አትሌቶች እየሮጡ ነው። አንዱ ጥቁር ቁምጣና አረንጓዴ ማሊያ ለብሶ ሲሆን፣ ሮዝ ጫማ አድርጓል። ከፊት ያለው አትሌት ማን ነው?

ነጭ ከፍተኛ ጫማዎች በእንቁዎች ያጌጡ ሲሆን፣ በጥቁር ጀርባ ላይ "SAINT LAURENT PARIS" የሚል ጽሑፍ አላቸው። ጫማዎቹ በነጭ ልብስ ላይ ተቀምጠዋል። በእነዚህ ነጭ ከፍተኛ ጫማዎች ላይ እንደ ዋና ጌጣጌጥነት የተጠቀሙበት ቁሳቁስ ምንድን ነው?

እያንዳንዱ ሰው መለከቱን ወደ ላይ ከፍ አድርጎ የያዘ ሲሆን ከበስተጀርባ በዘንባባ ዛፎች የተከበበ ክፍት ቦታ እና ሌሎች ሰዎች አሉ። ይህ የሙዚቃ ትርኢት የሚካሄደው በየትኛው ሃይማኖታዊ ወይም ብሔራዊ በዓል ላይ ሊሆን ይችላል?

አረንጓዴ ቅጠላማ አጥር ፊት ለፊት በቆመ ሰሌዳ ላይ የኢትዮጵያና የደቡብ ኮሪያ ባንዲራዎች አሉ። ጽሁፎች በእንግሊዝኛ፣ በአማርኛ እና በኮሪያኛ "ኮሪያን መንደር" የሚል ርዕስ አላቸው። ሰሌዳው ስለ "ካግኒው ባታሊዮን" ታሪክ ይገልጻል። የካግኒው ባታሊዮን ታሪካዊ ሚና ምንድን ነው?

ሦስት ሰዎች የሆኪ ዓይነት ጨዋታ በመጫወት ላይ ናቸው። ሁለቱ ከፊት ለፊት ዱላ ይዘው ኳሱን ሊመቱ ይፈልጋሉ። ዱላዎቹ የተጠማዘዘ ቅርጽ አላቸው። ሁሉም በደረቅ መሬት ላይ ነጭና ሰማያዊ ልብስ ለብሰዋል።

ብርሃን የጋረደው ሜካኒክ ጥቁር ልብስ ለብሶ፣ የብስክሌቱን የተበላሸ ጎማ ለመጠገን ገልብጦ አስቀምጦ ጥረት እያደረገ ነው። የተዘረጉ ጎማዎችና መሳሪያዎች አብረውት ይገኛሉ።

ባለ ትላልቅ አይኖች እና ነጭ ሽበት ያለው የፊዚክስ ሊቅ አልበርት አንስታይን የቅርብ ፎቶግራፍ ቀረበ። እጆቹን አጣምሮ ወደ ጎን እየተመለከተ ሲሆን፣ ፊቱ ላይ አስተሳሰብ ይነበባል። የእሱ የላቀ የአዕምሮ ሥራ እስከ አሁን ድረስ ትልቁ አስተዋፅዖ ነው?

ትልቅ ጸጉር የተጎነጎነች ሴት ልጅ ፈገግ ስትል ታናሽ ወንድሟ ከኋላዋ ሆኖ አቅፏታል። ሁለቱ ልጆች ካሜራውን በደስታ እየተመለከቱ ሲሆን፣ ልጁ ነጭ እና ግራጫ ሸሚዝ ለብሷል። ከኋላቸው አረንጓዴ ቀለም ያለው ምንድነው?

በሰፊና ባህላዊ በሆነ ምግብ ቤት ውስጥ ባዶ የእንጨት ወንበሮችና ጠረጴዛዎች በስፋት ተደርድረዋል። ከፊት ለፊት የባህላዊ ምግብ ማቅረቢያ ሞስብ አሉ፤ በስተጀርባ ደግሞ ትልቅ መድረክ አለ። የምግብ ቤቱ ጣሪያ ከእንጨትና ከገለባ የተሰራ ብዙ መብራቶች በጣሪያው ላይ ተሰቅለዋል።

ሶስት ቢጫ እና አረንጓዴ ቀለም ያላቸው ታክሲዎች በመንገድ ዳር ተራ በተራ ቆመዋል። ታክሲዎቹ አራት በር ያላቸው ሰዳን እና አንድ ትንሽ ፣ በስተጀርባ የጭነት መኪና እና ሰዎች አሉ። ይህ የታክሲዎች የቀለም ቅንጅት የየትኛዋን ከተማ መለያ ነው?